ቀለማት ያጎላ የሽመና ሥራ ነው። ከገለባ የተሠራ ባህላዊ መሶብ ነው። ቅርጹ ክብ ሲሆን የሾጣጣ ክዳን አለው። ቀይ፣ ቢጫ፣ ሰማያዊ፣ አረንጓዴና ሮዝማ ቀለሞች በጥልፍ ተሰርተዋል። በኢትዮጵያ ይህ ለምግብ አገልግሎት ይውላል። መሶብ በየትኞቹ የሀገራችን አካባቢዎች በብዛት ይሠራበታል?

ረጅም ታሪካዊ የድንጋይ ድልድይ በፍርስራሽ ሁኔታ ላይ ነው። በሩቅ የሚገኘው ኮረብታ ደረቅ ቢጫ ሳር ለብሷል፤ ጥቂት ቤቶች ከግርጌው ይገኛሉ። ሁለት ሰዎች ከግራ በኩል ጃንጥላ ይዘው ይሄዳሉ።

ሰውዬ ቀጥ ብሎ ቆሟል፤ ፊቱም በጣም የከረረና የቆዘመ ይመስላል። የፊቱ ገጽታ ምን ዓይነት ከባድ ውሳኔ ወይም አቋም የሚያንፀባርቅ ሊሆን ይችላል?

ለሠርግ ያጌጠ ነጭ መኪና የፊት ክፍል በቅርበት አለች። በመከለያው ላይ ነጭና ሮዝ አበባዎች እንዲሁም የቢዥ ቀለም ጨርቅ በሰያፍ ተዘርግቷል። ዙሪያው በደማቅ መብራቶችና አረንጓዴ ቅጠሎች ያጌጠ ሲሆን፣ የመኪናው የፊት መብራቶች ምን ጥቅም አለው?

"እንኳን ደስ አለሽ ስጋ ቤት" የሚል ስም ያለው ነው፡፡ ይህ ስም ለሥጋ ቤት ሲሰጥ ምን ዓይነት የባህል ወይም የማኅበረሰብ አውድ ሊኖረው ይችላል ብለው ያስባሉ? ይህ ስም ከሥጋ ፍጆታ ወይም ሽያጭ ጋር እንዴት ሊያያዝ ይችላል?

በቅርብ እይታ ጥቅጥቅ ያሉ ጥቁር-አረንጓዴ ቅጠሎች ያሉት ዛፍ ያሳያል። የቅጠሎቹ ቅርጽ ላባ የመሰለ ነው። ከቅጠሎቹ መሃል ትናንሽ ነጭ አበባዎች አሉ። ዛፉ ጥላ ለመስጠት ይጠቅማል?

ከኋላ በኩል የተነሳው የነሐስ ሐውልት በኢትዮጵያ ባንዲራ ተጠቅልሎአል። ሐውልቱ ጋሻና ጦር የያዘውን ሰው ያሳያል። ከስር አበቦች ያሉት መድረክ አለ። ሰማዩ ደማቅ ሰማያዊ ነው። ይህ ሐውልት የየትኛው ታሪካዊ ሰው ነው?

ጥቁር ዳራ ላይ የባህል ሙዚቃ መሳሪያ የሆነ በገና ከቀይ አራት ማዕዘን በላይ በግራና ቢጫ ቀለም ታትሞ፣ ከላይ የሚል የአማርኛ ጽሑፍ በሰያፍ ተጽፏል፤ ይህ የሙዚቃ አልበም የሚመስል ስዕል የባህል ሙዚቃና ግጥም ምን አይነት ትስስር ይፈጥራል?

የነጭ ሰሃን ላይ ቀይ ጥሬ ስጋ (ክትፎ) በጎን በኩል በተጠቀለለ የእንጀራ ስስ ሽፋን ላይ ተቀምጧል። ከስጋው በስተግራ ትንሽ ቢጫማ ቀይ በርበሬ ወይም ቅመም ተቆልሏል። ሰሃኑ ከስር ባለው ቀይ ገጽ ላይ ተቀምጧል።

ትልቁ ጥቁር አዞ አፉን ከፍቶ በአሸዋማ መሬት ላይ ተንጋሏል። ጥርሶቹ የሰላ ሲሆኑ ቆዳው ደረቅ እና ቅርፊት ይመስላል። ከጀርባው ሌላ አዞ በግልጽ እየተኛ ይታያል። ይህ አዞ አዳኝ ነው ወይስ በፀሐይ እየሞቀ ነው?

ረዣዥም የሳር ሜዳ በነፋስ ይወዛወዛል። የሳሩ ቀለም በአብዛኛው ቀላል አረንጓዴ ሲሆን፣ ከላዩ ላይ ሾጣጣ ዘሮች ይገኙበታል። ከላይ ደግሞ ደብዘዝ ያለ ነጭ እና ግራጫማ ደመና የሰማይ ክፍል ይገኛል።

በርካታ ሰዎች በትላልቅ የእንጨት ምሰሶዎች የተገነባ ትልቅ ሕንፃ እየሠሩ ነው። ሠራተኞቹ ግድግዳውን በጭቃ እየለበጡት ነው፤ ጣሪያው በቆርቆሮ የተሸፈነ ነው ።

ይህ ምስል ለሠርግ ወይም ለትልቅ ዝግጅት በጥሩ ሁኔታ ያጌጠ አዳራሽ ያሳያል። የሚያብረቀርቅ የጣሪያ መብራቶች፣ ። ወንበሮችና ጠረጴዛዎች በጎን በኩል ተደርድረዋል። ይህ የሚያምር የአበባና የመብራት ድምቀት ያለው ስፍራ ለማንኛውም አይነት ዝግጅት የተዘጋጀ አይደለም እንዴ?

ባለ ብዙ ልብሶች የለበሱ ሰዎች በተጨናነቀ የገበያ ቦታ ላይ በዙሪያቸው የተደረደሩ ብዙ ቲማቲም፣ ቀይ ሽንኩርት እና ጎመን አሉ። ገበያው በጣም ስራ የሚበዛበት ይመስላል፣ በሰዎች ብዛት የተነሳ የሚታይ ትርምስ ይስተዋላል?

ከጥቁር አፈር ክምር አጠገብ፣ በጫካ ውስጥ የሚገኝ ጥቅጥቅ ያለ ቁጥቋጦ በነጭ መለከት ቅርጽ ባላቸው አበቦች ሲያብብ፣ ይህ ተክል በኢትዮጵያ ውስጥ ምን አይነት ሥነ ምህዳራዊ ፋይዳ ይኖረዋል?

በጠረጴዛ ላይ የተለያዩ ደማቅ ቀለሞች የተቀቡ ትናንሽ ሳህኖች ተደርድረዋል። እያንዳንዱ ሳህን በነጥብ ቅብ ዘዴ የተሠራ የማንዳላ ንድፍ አለው። በዙሪያው ሌሎች የእጅ ሥራዎች እና ጌጣጌጦች በከፊል አሉ። እነዚህ የተቀቡ ሳህኖች ለምን ዓላማ ያገለግላሉ (ለምግብ፣ ለጌጣጌጥ፣ ለመታሰቢያ)?

በርካታ ረዣዥም እና ደማቅ አረንጓዴ የባቄላ ፍሬዎች በትልልቅ ቅጠሎች መካከል ተንጠልጥለዋል። አንዳንድ ፍሬዎች ገና ያልደረሱ ይመስላሉ። የባቄላ ተክሉ አብዛኛው ክፍል ጥቅጥቅ ባሉ ቅጠሎች የተከበበ ነው። እነዚህ ባቄላዎች መቼ ለመሰብሰብ ዝግጁ ይሆናሉ?

በአለት መካከል የደፈረሰ የወንዝ ዉኃ ፤ ወንዙን ለመሻገር የሚያገለግል ከድንጋይ የተሰራ የድሮ ድልድል እና ከድልድዩ ጀርባ አረንጓዴ የሆነ ደን ወይም ዛፎች አሉ። ከፊት ሰፊ የአለት ቦታ ነዉ።

ይህ ምስል በቀለለ ሰማያዊ ትሪ ውስጥ ያለ ጥሬ፣ የተፈጨ ሥጋ ያሳያል። ሥጋው በአብዛኛው ቀይማና ቀላ ያለ ሲሆን፣ በውስጡ የተበተኑ ነጭ የሆኑ የስብ ቅንጣቶች በግልጽ ይታያሉ። ትሪው በክብ ቅርጽ ባለው የእብነበረድ (ማርብል) በሚመስል ዳራ ላይ ተቀምጧል።

በከተማ ጎዳና ዳር የተሰለፉ ሦስት ባለቢጫና አረንጓዴ ቀለም የተቀቡ ታክሲዎች እና በስተጀርባው የቆመ ነጭ የጭነት መኪና ይታያል። እነዚህ ታክሲዎች የየትኛው ከተማ መለያ የሕዝብ ማመላለሻ አገልግሎት ምልክት ናቸው?

በርካታ ብርቱካናማ ቀለም ያላቸው ጭማቂ የፕላስቲክ ጠርሙሶች፣ በረጃጅም ሰማያዊ የማጓጓዣ መስመሮች ላይ በፋብሪካ ውስጥ ተሰልፈው ይጓዛሉ፣ ሁለት ሴቶችም ከበስተጀርባ በስራ ተጠምደው ይታያሉ፣ የፋብሪካው ጣሪያም ዝቅ ያለ ነው። ይህ ፋብሪካ የትኛውን የጭማቂ ምርት ነው የሚያመርተው?

ሶስት ወጣቶች ነጭ ባህላዊ ልብስ ለብሰው ከቤት ውጭ ባለው አረንጓዴ አካባቢ ቆመው ይታያሉ፤ ሁሉም በቀይ ቀለም የተንጠለጠለ ጨርቅ የለበሱ ሲሆን፣ ይህ ትዕይንት ባህላዊ ልብሳቸውን አያሳይም?

ሰፊ በሆነ ግቢ ውስጥ፣ ዘመናዊ ቅርጽ ያለው ግዙፍ ቤተ ክርስቲያን ይታያል። ቤተ ክርስቲያኑ በርከት ያሉ ጉልላቶች ያሉት ሲሆን፣ ከላይ በመስቀል ያጌጠ ነው። ከፊት ለፊት ጥቂት ሰዎች ተንበርክከው እየጸለዩ ነው። የዚህ ቤተ ክርስቲያን መንፈሳዊ ፋይዳ ምን ያህል ትልቅ ነው?

ሁለት ትላልቅ ሴቶች ገመድ ሲያጣምሩ አንዲት ትንሽ ልጅ በደስታ ስትዘል ትታያለች። ከበስተኋላም ሌሎች ሁለት ልጆች ጨዋታውን ይከታተላሉ። የዚህ ዓይነቱ የጓሮ ጨዋታ በአካባቢው ማኅበረሰብ ውስጥ ለልጆች ማኅበራዊ እድገት ምን ያህል አስተዋጽኦ ያደርጋል?

የውሃው ቀለም ጥቁር ሲሆን፣ ድባቡም ጸጥ ያለ ይመስላል። እነዚህ ከረግረግ ተክል የተሠሩ ባህላዊ ጀልባዎች በኢትዮጵያ ውስጥ የትኛው ትልቅ የውኃ አካል አካባቢ በብዛት ጥቅም ላይ ይውላሉ?

ሰዎች ተሰብስበው አንድን ተራራ በድንጋይ እርከኖችን በመስራት እያለሙ ነው። እነዚህ ሰዎች የመሬት መሸርሸርን ለመከላከል የመሬት ጥበቃ ሥራ ላይ ተሰማርተዋል። የዚህ የጋራ የመሬት ስራ አላማ ምንድን ነው?

ክብ ቅርጽ ያለው የመስታወት ማሰሮ ያሳያል። ማሰሮው ውስጡ ደማቅ ቢጫ/ብርቱካንማ የሆነ ፈሳሽ (እንደ ተክል ዘይት ወይም ማር) አለው። ፈሳሹ ወፍራም ሆኖ ይታያል። ይህ ፈሳሽ በባህል መድሃኒትነት ይጠቅማል?

የዛፉ ላይ ቅርንጫፎች ላይ ትላልቅ፣ ቢጫ፣ ቆዳቸው ሸካራ የሆኑ የሎሚ ፍሬዎች ከጥቁር አረንጓዴ ቅጠሎች መሃል አሉ። ይህ የሎሚ ዝርያ በኢትዮጵያ ውስጥ የትኞቹ አካባቢዎች በብዛት ይበቅላል?

ጥቅጥቅ ያለ ረጅም አረንጓዴ ሳር በነፋስ ይወዛወዛል። የሳሩ ጫፎች ደማቅ አረንጓዴ እና ወርቃማ ቀለሞች አሏቸው። ሰማዩ ደመናማ ሲሆን በከፊልም የጠራ ሰማያዊ ቀለም አለው።

በውስጡ ብዙ የምግብ ማብሰያ እቃዎች አሉ። እነዚህ አልሙኒየም የተሰሩ ዕቃዎች እንጀራ መጋገሪያ ወይም ምጣድ የሚመስል ቅርጽ አላቸው። ክብ መክደኛዎች እና ሰፊ የተሰፋ ጠርዞች አሏቸው። ይህ አይነቱ የምግብ ማብሰያ መሳሪያ በዋናነት ለየትኛው ምግብ ማብሰያ ያገለግላል?

በርካታ የአትሌቲክስ ቡድን አባላት በአንድ ላይ ፎቶ ተነስተዋል። አብዛኞቹ አትሌቶች አረንጓዴ እና ቀይ ቀለም ያለው ስፖርታዊ ልብስ ለብሰዋል። ሌሎች ደግሞ መደበኛ ልብሶችን ለብሰዋል።

ጢስ በሞላበት የሸክላ ማምረቻ ስፍራ ሴቶች ይሰራሉ። ብዙ የሸክላ ምርቶች፣ የሸክላ ማሰሮዎችና ጥቁር ጀበናዎች መሬት ላይ ተደርድረዋል። ሴቶች ልብሶችን ደርበው በእቶን አጠገብ ሆነው ሸክላ ያቃጥላሉ። ፣ ከጣሪያው በታች ከእንጨት የተሰራ ሽፋን አለ።

ከኋላዋ ብቻ የምትታይ አንዲት ትንሽ ልጅ ጥቁር ሸሚዝ ለብሳለች። ፀጉሯ ትላልቅ በሆኑ አራት ጠማማ ዘለላዎች የተሠራ ሲሆን፣ በላዩና ጫፉ ላይ አረንጓዴና ብርቱካናማ ላስቲኮች ታስረዋል።

ንድ የሠርግ መድረክ በነጭና ወርቃማ ያጌጡ የዙፋን ወንበሮች ቀርበዋል፡፡ ወንበሮቹ ከነጭ እና ቀይ አበባዎች ጋር በእብነ በረድ በሚመስል ጠረጴዛ ዙሪያ ተቀምጠዋል፡፡ መሬቱም በቢጫ አበባዎች እና አረንጓዴ ሳር ተሸፍኗል፡፡ ለየትኛው የባህል ወይም ሃይማኖታዊ ሥርዓት ነው?

"በመንገዴ ላይ" የሚለው ጽሁፍ ከሌሎቹ ቃላቶች በይበልጥ ጎልቶ ተጽፏል። ከጽሁፉ በታችም ብእርን የሚያመላክት በዉስጡ የእርሳስ ቅርጽ የተቀረጸበት ቅርጽ በጥቁር ቀለም ተስሏል። በመንገዴ ላይ ከሚለው ጽሁፍ በላይ ያለው ጽሁፍ ምን ይላል?

ነጭ ዩኒፎርም የለበሰች ሰራተኛ በሱፐርማርኬት ውስጥ አትክልቶችን በማቀዝቀዣ መደርደሪያ ላይ ስታስተካክል ይታያል። መደርደሪያዎቹ በጎመን፣ በዱባና በሌሎች አረንጓዴ ቅጠላቅጠሎች ተሞልተዋል። ከጎኗ ትኩስ ምርቶች ያሉበት ጋሪ አለ። ይህች ሰራተኛ አትክልቶችን ለማስተካከል ምን ያህል ሰዓት ታጠፋለች?

ነጭ የለበሱና ባለባርኔጣ ሰዎች፣ በቀይና በሰማያዊ ልብስ ያጌጡ ፈረሶች ላይ ተቀምጠው፣ ረዣዥም ጦር ይዘው፣ በአንድ ክፍት ቦታ ላይ በደስታ በመሰለፍ ሰላምታ ይሰጣሉ። በስተጀርባ የሚታዩት ባንዲራዎች የየትኛው አካባቢ ባንዲራዎች ናቸው?

አራት ልጆች ባህላዊ የበትር ጨዋታ በሜዳ ላይ ያደርጋሉ። ሁሉም ነጭ ልብስና የራስ ጥምጥም ለብሰዋል። በትሩን እርስ በእርስ ያፋጥጣሉ። ከበስተጀርባ በሬዎችና ገጠር ከተማ አለ። ይህ ባህላዊ የበትር ጨዋታ (ቅርጫ) በኢትዮጵያ ውስጥ በተለምዶ የትኞቹ ብሔረሰቦች ያደርጉታል?

ረጃጅም ግንባታዎች ባሉበት ከተማ ውስጥ የፓርክ ልማት ሥራ እየተከናወነ ነው። በቁም የተተከሉ ዘንባባዎች ጫፍ ላይ አረንጓዴ መረብ ተደርጓል። በዳገት ላይ አዲስ የተተከሉ ሳሮችና ዛፎች አሉ። ሠራተኞች አካባቢውን ሲያስተካክሉ ትራክተር በጉድጓዱ አካባቢ አሉ።

አንድ ዘመናዊ ምግብ ቤት ውስጥ፣ የተለያየ ምግብ የተሞሉ ጥቁር ጎድጓዳ ሳህኖች በመመገቢያ ጠረጴዛ ላይ ተደርድረዋል። ጠረጴዛው በቀይ፣ ቢጫና ጥቁር ጨርቅ ያጌጠ ሲሆን ከስር በደመቀ መብራት ደምቋል። ብዙ ዓይነት የምግብ ዝግጅቶች መኖሩ ምን ያህል ምርጫ ይሰጣል?

ኢትዮጵያዊ የባህል ልብስ ለብሳ፣ የወርቅ ጌጣጌጦችና የእንቁላል ፍሬ ቅርፅ ያላት ሴት፣ የሀኢትዮጵያዊ የባህል ልብስ ለብሳ፣ የወርቅ ጌጣጌጦችና የእንቁላል ፍሬ ቅርፅ ያላት ሴት፣ የሀገርኛ ልብሷ ምን አገርኛ ልብሷ ምን አይነት ባህላዊ ጥበብና ውበትን ያንፀባርቃል?

እየጨመረ የመጣውን የትራፊክ ፍሰት እና የከተማዋን ፈጣን ዕድገት ለመደገፍ እንዲቻል የመሬት ስር መተላለፊያ መንገዱ በከተማዋ መሀል ተገንብቷል። ይህ መንገድ የመንገደኞችን ፍሰት ለመቀነስ እና ለመቆጣጠር ይረዳል?

ሁለት የንግድ ልብስ የለበሱ ወንዶች በቡና ሥነ-ስርዓት ላይ ቡና እየጠጡ ነው። በሳሎን ውስጥ ባሉ ነጭ ወንበሮች ላይ ተቀምጠዋል፣ በፊታቸውም ባህላዊ የቡና ዝግጅት፣ ሣር እና ዕጣን አለ። የቡና ሥነ-ስርዓት ምን ሚና ይጫወታል?

ሁለት ነጭ የፕላስቲክ የእርሳስና እስክሪብቶ ማስቀመጫዎች በጠረጴዛ ላይ አሉ። እያንዳንዳቸው አራት ክፍሎች አሏቸው። እነዚህ መያዣዎች እስክሪብቶዎች፣ ካርዶችና የወረቀት መቆንጠጫ (ስታፕልስ) ይዘዋል። አንድ እጅ እስክሪብቶ ለማስገባት ተዘርግቷል። እነዚህ ማስቀመጫዎች ለሥራ ቦታ ወይም ለጥናት እንዴት ምቹ ይሆናሉ?

ትልቅ ክምር የሆኑ አረንጓዴና ነጭ መስመሮች ያላቸው ሐብሐቦች በደረቅ ሳር ላይ ተቀምጠዋል። ሐብሐቦቹ ክብ እና ሞላላ ቅርጾች ያላቸው ሲሆን፣ አንዳንዶቹ ደግሞ ቢጫ ቀለም አላቸው። የበስተጀርባው ክፍል የደረቀ አረም ያለበት መሬት ነው። ሐብሐቦቹ ከየትኛው አካባቢ ነው የመጡት?

አንዲት ሴት በነጭ መኝታ ላይ ተኝታ የፊት ቆዳዋ በክሬም እየተታሸ ነው። የፊት መታሻውን የምታደርገው ሰው የፕላስቲክ ጓንቶችን አድርጓል። ሴትየዋ ዓይኖቿን ጨፍና ሰፊ የራስ መታጠቂያ ለብሳለች። ይህ የቆዳ እንክብካቤ አብዛኛውን ጊዜ የትኛው የውበት ማዕከል ውስጥ ይሰጣል?

በሃገራችን የተለያዩ የትራንስፖርት አማራጮች አሉ። ከነሱ መካከል አንዱ ፈረስ ነው። ፈረስ በሜትር እየቆጠረ ምንፈልገው ቦታ በተመጣጣኝ ዋጋ ያደርሰናል። እንደ ፈረስ አይነት ተመሳሳይ አገልግሎት ሚሰጥ ሌላ ማንን ያቃሉ?

ጠረጴዛው በእንጨት ፍሬም ላይ ያረፈ ሲሆን፣ ሁለት የእንጨት ወንበሮች ደግሞ በጎን በኩል ተቀምጠዋል፤ በጠረጴዛው ላይም የጨውና በርበሬ መያዣዎች አሉ። ይህ ምግብ ቤት ወይም የመመገቢያ ስፍራ በጫካ ፣ ለጎብኚዎች ምን አይነት ልዩ ልምድን ሊያቀርብ ይችላል?

አራት ዘመናዊ መታጠቢያ ቤቶች በስላጣ ድንጋይ ተሸፍነዋል። የመጸዳጃ ቤቱ ግድግዳዎች ቡናማ ሲሆኑ ነጭ መስመሮች አሏቸው። በመሃል ሰፊ የብርሃን መስታወት ያለው ሲሆን ከሱ በታች የእጅ መታጠቢያና መጸዳጃ ቤት አለ።

ይህ ምስል 'ገጸ ስብዕና' በሚል ርዕስ የወጣየፊት ገጽን ያሳያል። ዋናዎቹ ፎቶግራፎች ናቸው። የታችኛው ክፍል ደግሞ የልብስ ካባ የለበሱ ተመራቂዎች ባርኔጣቸውን ወደ ላይ ሲወረውሩ ያሳያል። ይህ ጋዜጣ ስለ ታዋቂ ሰዎችና ትምህርት ነክ ጉዳዮች መረጃ ይሰጣልን?

የታደሰና ሰፊ ክፍል ውስጥ ሁለት ደረጃዎች እና ከፊት ለፊት የተዘረጉ ጥንታዊ መኪኖች አሉ። ክፍሉ በዘመናዊ የጣሪያ ዲዛይንና መብራት ያጌጠ ነው። ይህ ስፍራ የትራንስፖርት ታሪክ ሙዚየም ይመስላል። በኢትዮጵያ ውስጥ የሚገኙ ታሪካዊ ቅርሶች ጥበቃ ምን ያህል ትኩረት ተሰጥቶታል?

በማስታወቂያ ፖስተር ላይ 'Pioneer College' የሚል አርማ ያለበት ነጭ ኮት የለበሰች ወጣት ፈገግታ ያላት ሴት ከበታች ትታያለች። በፖስተሩ ላይ ስለ ኮሌጁ ምዝገባ የሚገልጽ የአማርኛ ጽሑፍ ተቀምጧል። ይህ ኮሌጅ በተለይ ለሴቶች ትምህርትን ለማስፋፋት ለምን ትኩረት ሰጠ?

አራት ልጆች ነጭ የባህል ልብስ ለብሰው፣ በሣር ሜዳ ላይ በኩርባ በትር እየተጫወቱ ነው። ከበስተጀርባ ኮረብታዎችና በግ የተሰማራበት ሜዳ አለ። ልጆቹ የሚጫወቱት ይህ የባህል ጨዋታ ምን በመባል ይታወቃል?

አንድ ፈገግታ ያለው ወጣት ቴክኒሽያን በሞባይል ጥገና ሱቅ ውስጥ ተቀምጦ፣ በዙሪያው መሳሪያዎች፣ የተበተኑ ስልኮች እና በተሰቀሉ ከለር ከለር የሞባይል ሽፋኖች ተከብቦ ይታያል፤ ይህ ወጣት በቴክኖሎጂ የተሞላ የስራ ቦታ ላይ ሆኖ ፈገግታው ምን አይነት መልዕክት ያስተላልፋል?

የመጽሐፍ ሽፋን ይመስላል፤ ሰማያዊው ዳራ ላይ ነጭ የአማርኛ ፊደላት ጎልተው ተስሏል። ዋናው ርዕስ 'መደኛ' ሲሆን፣ ከታች 'የሁለተኛ ደረጃ ትምህርት መግቢያ' የሚል ጽሑፍ አለ። ከታች ቡናማና ጥቁር ቀለም ያለው የአንድ ሰው ቅርጽ ምንድነው?

ወይን ጠጅ ቀለም ያለው የአዝራር ቁልፍ ያለው አጭር እጅጌ ሸሚዝ ይታያል። ሸሚዙ በመላ ሰውነቱ ላይ ትናንሽ ነጭ የሆኑ ቅጦች አሉት። ሸሚዙን የሚያስሩት ሁሉም አዝራሮች ነጭ ሲሆኑ፣ ልብሱ ለአንድ ሰው የሚሆን ያህል ቅርጽ አለው።

ትላልቅ ቀንድ ያለው አንድ አጋዘንና ሌሎች ሶስት ትናንሽ አጋዘኖች በአረንጓዴ ሜዳ ላይ ይቆማሉ። አጋዘኖቹ ሳር ሲግጡና ሲመለከቱ ከበስተጀርባ ጥቅጥቅ ያለ ሳር አለ።

አግድም የተቀመጠ፣ በቆዳ የተሸፈነና ረጅም ከበሮ ነው። ሰውነቱ ቀይና ጥቁር ንድፍ ባለው ጨርቅ ተጠቅልሏል። ቆዳው ቡናማና በገመድ ጥብቅ ተደርጓል። ይህ መሳሪያ በየትኞቹ ባህላዊ ሥነሥርዓቶች ያገለግላል?

ሶስት ሰዎች ከብዙ ባንዲራዎች ፊት ለፊት ቆመዋል። የአሁኑ የኢትዮጵያ ፕሬዝደንት እና ሌላ አንዲት ሴት ጎን ለጎን ቆመው እጃቸውን ከፍ አድርገው በአፋቸው ይናገራሉ።

የማሳያ ማኔኩዊን ላይ ብዙ የወርቅ እና ዕንቁ የአንገት ሐብልና ጌጣጌጦች በቅንጦት ተሰቅለዋል። የተለያዩ አይነት የአንገት ሐብሎች በአንድ ላይ ተደርድረዋል። ጌጣጌጦቹ ምን አይነት ገበያን ሊያመለክቱ ይችላሉ?

ሰማያዊና ጥቁር ቀለም ያለው፣ ከፍ ያለ አንገት ያለው የስፖርት ጫማ ነው። ጫማው በነጭ መሃል ሶል ላይ ያረፈ ሲሆን፣ የላይኛው ክፍል በግራፊክስ ቅጦች ያጌጠ ነው። መሀል ላይ ያለው ክፍል አንጸባራቂ ጥቁር ሲሆን፣ ማሰሪያዎቹ ጥቁር ሰማያዊ ናቸው።

የአንዲት ህፃን ጥቁር ፀጉር በሁለት ረዣዥም ጎንጉኖች ተሠርቶ፣ ፀጉሩ በሁለት ቦታ ተከፋፍሏል። የጭንቅላቱ የላይኛው ክፍል በቅርጾች ተከፋፍሎ፣ በኩል ነጭ ሮዝ የሆኑ ትልልቅ የፀጉር ሪባኖች ይታሰራሉ። ንጹህና ያማረ የህፃናት ፀጉር አሰራር ምን ያህል ጊዜ ወስዶ ይሆናል?

ነጭ የአየር መንገድ አውሮፕላን በኤም ኤም ባንዲራ ቀለም ባለው ጅራቱ ጎንበስ ባለ ቦታ ላይ ቆሟል። ከኋላ በኩል ከፍ ያለ የአውሮፕላን መቆጣጠሪያ ማማ ቆሟል። ይህ ሁሉ ሰማያዊው ሰማይ በጉዞ ላይ መሆኑን አያመለክትም?

'የአድዋ ድል መታሰቢያ' የሚል ጽሑፍ የያዘ ክብ ቅርጽ ያለው ዘመናዊ ሕንፃ ነው። ሕንጻው በሮዝ ቡኒ ቀለም የተሠራ ሲሆን በግድግዳው ላይ ክብ ቅርጽ ያላቸው ባህላዊ ጌጣጌጦች አሉት። ይህ መታሰቢያ የትኛው ከተማ ውስጥ ይገኛል?

የንግስ በዓል በኢትዮጵያ ኦርቶዶክስ ቤተክርስቲያን ከሚከበሩ በዓላት ውስጥ አንዱ ነው። በንግስ ቀን ታቦተ ህጉ ከመንበሩ ይወጣል። ጥር ሀያ አንድ የሚከበረው የንግስ በዓል መታሰቢያነቱ ለማን ነው?

የተንጨባረረ ጸጉር ያላቸዉ ሴቶች በባህላዊ ነጭ ልብሶች ለብሰው መድረክ ላይ ሲጨፍሩ በግልጽ ይታያል። ከአንገታቸው ላይ ሐምራዊና ሰማያዊ የአንገት ጌጦች አሉ። ከበስተጀርባ ጥቁርና ቀይ ልብስ የለበሱ ወንዶችና ሰማያዊ ዳራ አለ።

በጠራ ሰማያዊ ሰማይ ስር፣ የሾጣጣ ቅርጽ ያላቸውን ቢጫ አበቦች እና ያልበሰሉ አረንጓዴ ፍሬዎችን ያሳያል። ይህ የአካሲያ ዝርያ ተክል ይመስላል? ይህ የዛፍ ዝርያ ለሥነ-ምህዳሩ ምን ያህል ጠቀሜታ አለው?

ወጣት ወንዶች በባህላዊ የኢትዮጵያ ልብስና በበግ ቆዳ የተሰሩ ካባዎችን ለብሰው በዱላና በገለባ የተሰሩ ዘለላዎችን ይዘው በአደባባይ እየተጓዙ ነው። አንዳንዶቹ ደግሞ የራስ ቁር ላይ ባለቀለም ጨርቆች አድርገዋል። ሰልፉ ወይም ጉዞ በኢትዮጵያ ውስጥ የትኛውን ባህላዊ ወይም ሃይማኖታዊ በዓል ያከብራል?

ጥቁር አፍሮ ፀጉር እና ጢም ያለው ወጣት ነጭ ሸሚዝ ለብሶ ወደ ግራ በኩል እየዞረ በደስታ ይስቃል። ሰውየው ከብርሃን ባለ አንድ ነጭ ዳራ ፊት ለፊት ቆሟል። ይህ ሰው ማን ሊሆን እንደሚችል ይገምታሉ ወይስ ስለ እሱ ተጨማሪ መረጃ ይፈልጋሉ?

የተጠማዘዘ የውሃ አካል ላይ ቆሻሻ የሚያነሳ ሐምራዊ ቀለም ያለው ጀልባ ይታያል። የጀልባው መቃረሚያ በፕላስቲክ ጠርሙሶችና በሌሎች ቆሻሻዎች ተሞልቷል። ከፊት ለፊት ባለው ዳርቻ ላይ የተከማቸ ቆሻሻ አለ፤ ከበስተጀርባ ትላልቅ ሕንጻዎችና መኪናዎች አሉ።

ከተራራው ግርጌ ሰፋፊ የእርሻ መሬቶች ተስተካክለው ይታያሉ። የእርከን እርሻዎች ከፍ ብሎ በሚታይ ለምለም ተዳፋት አጠገብ ተዘርግተዋል። በተለያዩ ቦታዎች ላይ ትናንሽ ጎጆ ቤቶች በሜዳዎቹ መሃል ይገኛሉ።

ደማቅ አረንጓዴ የሰላም አውቶቡስ ቆሞ ይገኛል። የጎን አካሉ በአረንጓዴ፣ ቢጫ እና ቀይ ሞገድ ቅርፅ ያጌጠ ነው። የፊት መስታወቱ ትልቅ ሲሆን፣ የብረት መከላከያ ተገጥሞለታል። "ሰላም አውቶቡስ" የሚለው ጽሑፍ በአማርኛና በእንግሊዘኛ በጎን እና በግንባር በኩል በግልፅ ተጽፏል።

ኬር ሻዶ የሚል ጽሁፍ አንዱ ወደ ላይ አንዱ ደግሞ ወደ ታች ሆኖ ተጽፏል። ጀርባውም እንደ ዉሃ ሰማያዊ፣ ብርቱካናማ እና ጥቁር ቀለማትን ያካተተ ነው። ይህ ጽሁፍ ምነኛ ቋንቋ ነው?

ጥቁር የፀሐይ መነጽር ያደረገ፣ የፍየል አገጭ ጢም ያለው ሰው፣ የሐር ክርና ብርቱካናማ ጥልፍ ያለበት ባህላዊ ነጭ ልብስ ለብሶ ፈገግታው የባህልና የዘመናዊነት ውህደትን እንዴት ይገልጻል?

አባወራው፣ ሚስቱ እና ሶስት ወንዶች ልጆቻቸው ባህላዊ አልባሳት ለብሰው ቆመዋል። አባቱ ታናሹን ልጅ በእቅፉ ይዟል፤ ሁሉም ተመሳሳይ አረንጓዴ፣ ጥቁር እና ብርቱካናማ ጥለት ያላቸው የባህል ልብሶች ለብሰዋል። በስተጀርባ አረንጓዴ ዛፎች እና ሰማያዊ መስታወት ያለው ህንጻ አለ።

ማረሻዎቹ ባህላዊ የእርሻ መሳሪያዎች እንደሆኑ ያመለክታሉ። ይህ ዓይነቱ ባህላዊ የእርሻ መሳሪያ (መቃን) በኢትዮጵያ ውስጥ መሬትን ለማረስ ወይም ለመቆፈር ምን ያህል ውጤታማ ነው?

ሴት ገበሬ በትልቅ የብረት ምሳር (አካፋ) መሬት ስትቆፍር ያሳያል። እሷ ቀይና ቡኒ ባህላዊ ጨርቅ ለብሳለች። አካባቢው በሳርና ጥቂት ዛፎች የተከበበ ነው። ይህ ሥራ ለገበሬው ጠቃሚ ነው?

አንድ የብረት ወይም የብር ቀለም ያለው የኢትዮጵያ መስቀል በጥቁር ዳራ ላይ ቀርቧል። መስቀሉ ረጅም እጀታ እና የተወሳሰቡ ጌጣጌጦች አሉት። ይህ መስቀል በየትኛው የኢትዮጵያ ክርስቲያን ቤተክርስቲያን አገልግሎት ላይ ይውላል?

ባለአራት-በር፣ ጥቁር ማቀዝቀዣ ክፍት በሩ እንቁላልና አትክልት በውስጡ ያሳያል። ከበስተጀርባ በጠርሙስ የተሞሉ መደርደሪያዎች አሉ። ማቀዝቀዣው በክፍሉ ውስጥ ትልቁ ነገር ነው?

ሰባት ወንዶች ባህላዊ ነጭ እና ጥቁር ልብሶችን ለብሰው ከዘመናዊ የመስታወት ህንጻ ፊት ለፊት በቡድን ቆመዋል። ሁሉም በቀለማት ያሸበረቁ ሻርፖችን አንገታቸው ላይ አድርገዋል። መካከለኛው ሰው ጥቁር ልብስ ለብሷል። እነዚህ ሰዎች ከየትኛው ባህል ናቸው?

ከቤት ውጭ የተቋቋመ ስፌት (ልብስ ስፌት) ቦታ ጎልቶ ይወጣል። የድሮ ሞዴል ስፌት ማሽን በጨርቅ በተሸፈነ ጠረጴዛ ላይ ተቀምጧል። ቦታው በብርቱካናማና ሰማያዊ ቀለም ባለው ዣንጥላ ተሸፍኗል፤ ይህም የጥቃቅን ንግድ ምልክት ነው። ስፌት ማሽኑ በእግር የሚሠራ ነው ?

ከላይ ያለዉ ምስል የአዘርባጃን ባንዲራ እና የ"AFEZ" አርማ የሚገኝበትን አንድ የስብሰባ አዳራሽ ያቀርባል። ከተለያዩ አገራት የመጡ ሰዎች በዩ-ቅርጽ በተዘጋጀ ጠረጴዛ ዙሪያ ተቀምጠዋል። ስብሰባው በምን ርዕስ ዙሪያ ላይ ያተኩራል?

ይህ ምስል ዘመናዊ መብራቶች የተገጠሙለት ሰፊ ደረጃ ያለው የመቀመጫ ስፍራ ያሳያል። ነጭና ሰማያዊ ግራጫ ቀለሞች የበዙበት ሲሆን፣ ከላይ በስተቀኝ በኩል ታሪካዊ ግድግዳ ይታያል። ይህ ስፍራ ለስብሰባዎች ወይም ለሌሎች ዝግጅቶች የተዘጋጀ የከተማ አደባባይ ነውን?

ከቡናማ እንጨት የተሰራ ዘመናዊ የሳሎን ክፍል የቤት ዕቃዎች ስብስብ ነው። ስብስቡ ግራጫ ትራሶች ያሏቸው ሶፋዎች፣ የጎን ጠረጴዛዎች እና የመሀል ጠረጴዛ አለው። የቤት እቃዎቹ ለየትኛው ባህል ዘይቤ የተሰሩ ናቸው?

ንጹሕ በሆነ ዳራ ላይ የተቀረጸው ባህላዊ የሴት ልብስ፣ ነጭ ቀለም ያለውና ረጅም እጀታ አለው። እጀታው በጥቁርና ወርቃማ ጂኦሜትሪክ ቅጦች ያጌጠ ሲሆን፣ ሴትየዋ ጥቁር ቦርሳ ይዛ ቆማለች። ልብስ በኢትዮጵያ ባህል ውስጥ ምን ዓይነት ዝግጅቶች ላይ ይለበሳል?

እነዚህ ቅርጫቶች ቢጫ፣ ቀይ፣ አረንጓዴ፣ ሰማያዊ እና ሐምራዊ ቀለሞች ያሏቸው የተለያዩ ንድፎች በብዛት አሉ። እነዚህ ደማቅ የሽመና ሥራዎች በዋነኝነት የሚዘጋጁት በየትኛው የኢትዮጵያ ክፍል ነው?

ደስተኛ የሚመስል ወጣት ሴት በባህላዊ የኢትዮጵያ ልብስ ስትጨፍር ያሳያል። የለበሰችው ባለ ብዙ ቀለም ቀበቶ እና ዶቃዎች የማንኛውንም ልዩ ባህል ምልክት ይሆኑ?

ከእንጨት በተሠሩ ትናንሽ ጠረጴዛዎች ላይ በብርቱካናማ፣ ጥቁርና ነጭ ቀለም የተሠሩ የባህላዊ ቅርፅ ያላቸው ሰፌዶች ይታያሉ። እነዚህ የጎን ጠረጴዛዎች በለስላሳ ምንጣፍ ላይ ተቀምጠዋል፤ ይህም ባህላዊ ማስጌጫ ያሳያል። እነዚህን ሰፌዶች የሠሩት የእጅ ባለሙያዎች የትኞቹ የኢትዮጵያ ጎሳዎች ናቸው?

ብዙ ሴቶች ነጭ ሻሽ እና ካባ ለብሰው፣ የእንጨት መስቀል የሚመስሉ በትር ይዘዋል። ከፊታቸው ከተሞች እና ከፍ ያሉ ሕንጻዎች አሉ፣ ሰዎች በዓሉን ያከብራሉ። ይህ በትር በሃይማኖታዊ ሥነ ሥርዓት ውስጥ ምን ይጠቅማል?

የሰው እጅ ጥቁር ቡናማ ቀለም ያለው መጠጥ በግልጽ ብርጭቆ ይዞ ይታያል። መጠጡ ሻይ፣ ጠላ ወይስ የቡና ዓይነት ሊሆን ይችላል። ይህ መጠጥ በኢትዮጵያ ውስጥ ከየትኛው የተለመደ ምግብ ወይስ ባህላዊ መክሰስ ጋር አብሮ የሚቀርብ ነው?

ጥቁር ባለ መስመር ልብስ የለበሰና የዓይን መነጽር ያደረገ ሰው በንግግር መድረክ ላይ ሲናገር ይታያል። ሰውዬው አጭር ጸጉርና ፂም ያለው ሲሆን፣ ብርቱካንማ ክራባት አድርጓል። እጁን ከፍ አድርጎ ሲያብራራ፣ ከፊቱ ማይክሮፎን ይታያል።

በጥቁር ድስት ውስጥ የተፈተተ የቆሎ ወይም ቁሌት ነው። ቡናማ እና ቀይ ቀለም ያለው ሲሆን አንድ ጥቁር ማንኪያ ወደ ድስቱ አዘንብሎ ይታያል። ድስቱ በሚያምር መሶብ ላይ ተቀምጧል። ይህ አይነት ምግብ በኢትዮጵያ የትኛው የብሔር ክፍል ይታወቃል?

ወደ ታች የሚወርድ ፏፏቴ ጭሱም ወደላይ ይወጣል፤ አካባቢውም በአረንጓዴ ተክሎች ተሞልቷል ከፏፏቴው አጠገብ ጸጉሯን የተተኮሰች ፣አረንጓዴ፣ ቢጫ አና ቀይ ቀለም ያለው ፎጣ ለብሳለች። ይህ መልክአምድር የት ይገኛል?

አረንጓዴ ቅጠሎችና ነጭ አበባዎች ያሉት የዛፍ ቅርንጫፍ በቅርበት ቀርቧል። የደመና ሽፋን ያለው ሰማያዊ ሰማይ የቅርንጫፉን ጀርባ በመያዝ ለዕይታው ብሩህ ገጽታን ሰጥቷል። የሞሪንጋ ዛፍ ቅጠሎች ለጤና ምን ዋና ጥቅም አላቸው?

አንድ ጠፍጣፋ እና ዘመናዊ የኮምፒውተር ማያ ገጽ ነው። ማያ ገጹ ላይ ጥቁር እና ነጭ ያለው አስፈሪ የመሬት ገጽታ ተስሏል። በሥዕሉ ላይ የደረቁ ዛፎች እና ጥቂት የሰው አለ። ይህ ጨለማ ሥዕል ምን አይነት ስሜት ለመፍጠር ፈልጓል?

አረንጓዴ የጠረጴዛ ልብስ ላይ ባህላዊ ቅርሶችና ምግቦች ተቀምጠዋል። የሽቦ ስራ ያለበት ቅል፣ የሸክላ ሳህን በርበሬ የመሰለ ምግብ የያዘ እና የቆረቆር መጠጥ ከበስተጀርባ ይታያል። ይህ ትዕይንት የባህል ማሳያ ኤግዚቢሽን አካል ነው?

በርካታ ሰዎች በባህላዊ የሙዚቃ ትርኢት ላይ ተሰብስበዋል። የነጭ ቀሚስና ቀይ ሻሽ የለበሱ ሴቶች በእጃቸው ቢጫ የሆኑ ጃንጥላዎች ይዘው ሲጨፍሩ ይታያል። በስተግራ የባህላዊ ልብስ የለበሰ ወንድ ዋሽንት ይነፋል፤ አጠቃላይ ትዕይንቱ በአምፖል ብርሃን በርቷል።

ባህላዊ የኢትዮጵያ ምግብ በሳህን ተቀምጧል፤ ቀይ መረቅ ያለው ስጋ እና አትክልቶች ከእንጀራ እና ሰላጣ ጋር ተቀምጠዋል። በአበቦች ያጌጠ ክብና ደማቅ ቀለም ባለው ትሪ ላይ ማቅረቡ ምን ያህል ትኩረት ሰጥቶ እንደተዘጋጀ ያሳያል?

ከተከማቹ ግልጽ እና ሰማያዊ የፕላስቲክ ጠርሙሶች በስተቀኝ፣ የተበላሸ ቡናማ በር እና የተበላሸ አጥር ይታያሉ። መሬቱ ቆሻሻ ሲሆን ቡናማ እና ቢጫ ኮንቴይነሮች ከፊት ቀርበው ቀርበዋል። የፕላስቲክ ክምር ለመልሶ ጥቅም ላይ ማዋል ነው ወይስ ቆሻሻ?

ሰራተኛዋ ሮዝ የራስ መሸፈኛ እና ቀይ ጭንብል አድርጋ የፊት ጭንብል በልብስ ስፌት ማሽን እየሰፋች ነው። ሌሎች ሰራተኞችም በአቅራቢያቸው ተመሳሳይ ስራዎችን ይሰራሉ። የፋብሪካው ወለል በቂ መብራት እና ብዙ የስፌት ማሽኖች አሉት።

ቅጠላማ አትክልቶች፣ ኮሰረት እና አረንጓዴ ቃሪያዎች በመንገድ ዳር መሬት ላይ ለሽያጭ ቀርበው ያሳያል። እነዚህ አትክልቶች በኢትዮጵያ ገበያ የተለመዱ ናቸው ?

ይህ ምስል የዳሸን ባንክ አርማ ሲሆን፣ የተራራ ቅርጽ ያለው አርማና የባንኩ ስም በአማርኛና እንግሊዝኛ ተጽፏል። ባንኩ የኢትዮጵያን ኢኮኖሚ በማሳደግ ምን ያህል ሚና አለው?

በረሃማ ሜዳ ላይ ከ10 በላይ የሚሆኑ የኤትዮጵያ ሴት ሕፃናት አሉ። ባህላዊ ረዣዥም ልብሶችን ለብሰዋል። ብዙዎቹ በአንገታቸው ላይ ጌጣጌጥ አድርገዋል። በጀርባው ደረቅ ዛፍና አድማስ አሉ። ልጆቹ ምን እየተመለከቱ ነው?

ባህላዊ ነጭ የኢትዮጵያ ልብስ የለበሰች ወጣት ሴት፣ በግራና በቀኝ ደግሞ አረንጓዴ መስመሮች ያሉት ነጭ ሻሽ በሰውነቷ ላይ ደርባ፣ በገለልተኛ ቡናማ ጀርባ ፊት ለፊት ቆማ ትታያለች። ይህ የልብስ ስፌት ዘዴና የጨርቁ ዓይነት ምን ተብሎ ይጠራል?

ቀለል ያለ ቢዩ (ፈዛዛ ቡናማ) ቀለም ያለው አንድ ዘመናዊ ቤት በብረት አጥር እና በሚሽከረከር ሽቦ ተከቧል። ይህ ዓይነቱ የመኖሪያ ቤት ግንባታ በተለምዶ በየትኛው የከተማ አካባቢ ወይም የገበያ ከተማ ውስጥ ይገኛል?

በሰማያዊ ዳራ ላይ ጥቁር ጃኬት እና ነጭ ሸሚዝ የለበሱ በዕድሜ የገፉ ሰው ያሳያል። ሰውዬው ሰማያዊና ቀይ የሐር ክራቫት ያደረጉ ሲሆን፣ በፊቱ ላይ ደግሞ የቁምነገር አገላለጽ አይነበብም?

ከእንጀራ የተሰራ ጥርት ያለ ምግብ ነው። ጠርዝ ላይ ተጠቅልሎ የተቀመጠ እንጀራ አለ። በውስጡ ቀይና ቢጫ የአትክልት ወጦች ተሞልተዋል። ከላይ የሰላጣና የቲማቲም ቁርጥራጮች ተጨምሮበታል። በጾም ወቅት ሰዎች ለየትኛው የእንጀራ ወጥ የበለጠ ትኩረት ይሰጣሉ?

በግንባታ ላይ ያሉ የሚመስሉ ባለ አራት ፎቅ ኮንዶሚኒየም ሕንፃዎች ረድፍ በአፈርና በእፅዋት በተከበበ ቦታ አል፡፡ ይህ ዓይነቱ ሰፊ የመኖሪያ ቤት ግንባታ ፕሮጀክት በከተማ ልማት ላይ ምን ያህል ተፅዕኖ አለው?

ረጃጅም ሕንፃዎች ባሉበት ከተማ ውስጥ ብዙ ሰዎች ነጭ ልብስ ለብሰው በመንገድ ላይ ሰልፍ አድርገዋል። በሰልፉ ላይ ያሉት ሰዎች ደጓሚት የሚባሉ ትላልቅ የእንጨት የሙዚቃ መሣሪያዎችን ይዘዋል። ይህ ሥነ-ሥርዓት ምን ይባላል?

በረሃማ በሆነ ቦታ ላይ ረጅም የመንገድ መብራቶች ያሉት የጭነት ማጓጓዣ ጣቢያ ነው። አንድ ነጭ የጭነት መኪና አረንጓዴ ኮንቴይነሮችን ይዞ እየነዳ ሲሆን፣ ከሱ በስተቀኝ የባቡር ሀዲድ ይገኛል። የጭነት መኪናው የትኛውን ዕቃ እያጓጓዘ ነው?

ብዙ ሰዎች አረንጓዴና ቢጫ ቲሸርት ለብሰው በመንገድ ላይ እየሮጡ ወይም እየተራመዱ ነው። ሯጮቹ እጃቸውን ወደ ላይ አውጥተዋል። ከበስተጀርባ ትላልቅ የከተማ ህንጻዎች እና የሩጫው መግቢያ አለ። ሰዎቹ የሚሳተፉት በምን አይነት ዝግጅት ላይ ነው?

ጥቅጥቅ ባለ ደረቅ መሬት ላይ በሲሚንቶ ብሎኬት የተሠራና በቆርቆሮ የተሸፈነ መፀዳጃ ቤት አለ። ሕንጻው ሶስት ክፍሎች ያሉት ሲሆን የብረት በሮች አሉት። ይህን ዓይነቱ የውጭ መፀዳጃ ቤት ለመሥራት የተመረጠው ዋና ምክንያት ምን ሊሆን ይችላል?

ባህላዊ የራስ ልብስ ያደረገች አንዲት ሴት በደስታ ፈገግ ትላለች። ሴትየዋ የባንክ ማስታወቂያ ሰሌዳ ፊት ለፊት ተቀምጣለች። በእጇ ላይ የሽመና ሥራ ትይዛለች። የባንኩ አርማ እና የተለያዩ የአማርኛ ጽሑፎች በዙሪያው በግልጽ ይታያሉ።

በቀይ ቀለም በአማርኛ "መንክስ ህላዌ" የተሰኘው መጽሐፍ ሽፋን ነው። የሽፋኑ መሃል ላይ በብዕር የተሳለ ሽበትና ፂም ያለው ሰው ፊት አለ። ከስዕሉ ስር ጥቂት የአማርኛ ጽሑፎች አሉ። መጽሐፉ ምን ዓይነት ጽሑፍ ይዟል?

በርካታ ወንዶች ነጭ እና ባለቀለም ልብስና የራስ መሸፈኛ ለብሰው ለጸሎት ተሰልፈዋል። ፊት ለፊት ያለው ግለሰብ ነጭ ልብስ ለብሶ፣ አንገቱ ላይ ማይክሮፎን አድርጓል። ከበስተጀርባ ትልቅ የሰዎች ስብስብና ማስታወቂያ አሉ።

ደማቅ አረንጓዴ የራስ መሸፈኛ (ሳሪ) እና ቀይ-አረንጓዴ ቼክ ያለው ሻሽ የለበሰ፣ በአፍሪካዊ-አረባዊ ገፅታዎች የሚታወቅ እና ከኋላ በኩል ፈዛዛ ብርሃን ባለው የእንስሳት ቆዳ (ወይንም በግድግዳ) ዳራ ላይ ነው። ምን አይነት ባህላዊ ሙዚቃ ሊዘምር ይችላል?

ዘመናዊ የወጥ ቤት እይታ ነው። ወጥ ቤቱ ጥቁር ቡኒ ካቢኔቶች እና ነጭ የስራ ቦታዎች አሉት። ማጠቢያ ገንዳና ትንሽ ምድጃ ይታያሉ። ግድግዳው በነጭ ሰቆች ተሸፍኗል። ይህ ወጥ ቤት በቂ የማከማቻ ቦታ አለው?

የድንች ንጥረ ነገሮች ን በመጠቀ ም የተሰራው ን የውበት ጭንብል ውጤታማነት እና አጠቃቀም በደስታ እና በራስ መተማመን የሚያስተዋውቅ ነው ።

አትሌቶቹ ቀይ፣ ሰማያዊ፣ አረንጓዴ እና ቢጫ ቀለም ያላቸው ስፖርታዊ ልብሶችን ለብሰዋል፤ ከቀይ እግርጌ ሱሪ ወደ ላይ የተወረወሩ እግሮቻቸውን በኃይል ከፍ አድርገዋል። አትሌቶቹ ስልጠና የሚያካሂዱት የትኛውን የስፖርት ዘርፍ ለማጠናከር ሊሆን ይችላል?

ከፍተኛ መጠን ያለው ጭነት ነጭ የጭነት መኪና ላይ ተጭኗል። ሁለት ሰዎች ጭነቱ ላይ ተቀምጠው ይታያሉ። ደመናማ ሰማይ ስር ከመጠን በላይ የተጫነች መኪና በመንገድ ላይ ትጓዛለች። ደህንነቱ የተጠበቀ ነው?

ዘመናዊው ባለ ብዙ ፎቅ ጎዛመን ሆቴል በአዲስ አበባ ከተማ መንገድ ዳር ይታያል። ህንጻው ግራጫና ብርቱካናማ ቀለም ያለው ሲሆን ከፊት ለፊቱ ዛፎችና አረንጓዴ የሣር ክዳን አለ።

ብዙ ደማቅ ቢጫ አበቦች በአረንጓዴ ቅጠሎችና ግንድ መካከል በቅርብ ርቀት ይታያሉ። አበቦቹ ትልልቅና ስምንት ቅጠሎች ሲኖሯቸው ማዕከላቸው ጥቁር ቡኒ ቀለም አለው። ከበስተጀርባው የደበዘዘ ቢጫና አረንጓዴ ቀለም አለው።

አረንጓዴ ቅጠሎችና ቅርንጫፎች ባሉት ዛፍ ላይ ሁለት ቢጫማ ትልልቅ የሎሚ ፍሬዎች ተንጠልጥለዋል። ፍሬዎቹ በጣም ያልተስተካከለ፣ የተሸበሸበ ቆዳ አላቸው። የዚህ ፍሬ ስም ማን ነው? ለምን ዓላማ ነው የሚያገለግለው?

ከሩቅ ያሉ ነገሮችን ምልክት ውስጥ አስገብተን ለመምታት በጣም ምቹ የሆነ የመሳሪያ ዓይነት ሲሆን በግለሰብ ደረጃ እንደዚህ አይነት መሳሪያዎች አይፈቀዱም። እነዚህን አይነት መሳሪያዎች የሚጠቀሙ እነማን ናቸው?

ብዙ የህክምና ባለሙያዎች በህክምና ክፍል ውስጥ በሽተኛውን ለመርዳት ተሰብስበዋል። ሰማያዊ ልብስና ጭንብል ያደረጉ ሴቶች አልጋ ላይ የተኛን ሰው ይረዳሉ። ከበስተጀርባ በነጭ ጋውን የለበሱ ሰዎች አሉ። እየተሰጠ ያለው እርዳታ ምን አይነት የህክምና ድርጊት ነው?

ጥቁር ቀለም ያለው ዲጂታል ካሜራ ዋናውን ቦታ ይዞ በዙሪያው መለዋወጫዎች ተቀምጠዋል። የሌንስ መሸፈኛ፣ ባትሪ፣ 32 ጊጋባይት ሜሞሪ ካርድ እና መያዣ አሉ። እነዚህን ሁሉ መለዋወጫዎች ያካተተ የካሜራ ስብስብ ምን ያህል ዋጋ ያስከፍላል?

የተከበሩ ባለስልጣናት ጥቁር ልብሶችን ለብሰው በክፍል ውስጥ ተሰብስበዋል። ዶክተር አብይ አህመድ በፊታቸው ቆመው የወርቅ ደወል ለመደወል ገመድ ይዘዋል። ይህ ክስተት ምን አይነት የኢኮኖሚ ተግባርን ሊያመለክት ይችላል?

ችግኞች የተተከሉበት የእርሻ መሬት ረድፎች ናቸው። ትናንሽ አረንጓዴ እፅዋት በቡኒ አፈር ውስጥ በተስተካከለ መንገድ ተሰልፈዋል። ከበስተጀርባ ጥቅጥቅ ያሉ አረንጓዴ እፅዋት ይገኛሉ።

ሰማያዊ ዳርቻ ባለው ግራጫ አርማ ላይ "የኢትዮጵያ የሃይማኖት ተቋማት ጉባኤ" የሚል የአማርኛና የእንግሊዝኛ ጽሁፍ አለ። በማዕከሉ ነጭ የሰላም ርግቢ ቅርጽ በጥቁር ሰማያዊ ቀለም ይገኛል።

በድስቱ አፍ ላይ ቡናማ ጉርጉር ተቀምጧል፤ ቀጥሎም በጨርቅ የተጠመጠመ ቱቦ ፈሳሹን ወደ ሌላ የሸክላ ዕቃ ይመራዋል። ይህን ባህላዊ መሣሪያ ተጠቅሞ በኢትዮጵያ ውስጥ የሚመረተው የታወቀ መጠጥ ምን ይባላል?

በርካታ ወጣት ሴቶች በነጭ ባህላዊ ልብስ በለመለመ አረንጓዴ ሜዳ ላይ ቁጭ ብለው አበቦችን ይጎነጉናሉ። በበስተጀርባ የቤት እንስሳት ሲሰማሩ ይታያሉ፣ ይህም የመስክ ዝግጅትን ያሳያል። ይህ በሜዳ ላይ አበቦችን የመስራት ባህል የትኛውን የኢትዮጵያ በዓል ያመለክታል?

ጥሩ ፍሬ የያዘ የፓፓያ ዛፍ ቀርቧል። አረንጓዴና ቢጫ ፍሬዎች ከዛፉ ግንድ አጠገብ ተሰቅለዋል። ብዙ ቅጠሎች ያሉትና ፀሐያማ ቀን ነው። ፓፓያ በኢትዮጵያ ውስጥ በየትኛው የሀገሪቱ ክፍል በብዛት ይበቅላል?

የኢትዮጵያ ባህላዊ የልብስ ሸማዎች በሱቅ ውስጥ ተሰቅለው አሉ። አንዲት ሴት የሰናፍጭ ቀለም ያለው ሸሚዝና ጥቁር ሱሪ ለብሳ ቆማለች። የሽመና ሥራዎቹ በሰማያዊ፣ በቢጫ፣ በቀይና በነጭ የተሠሩ ሲሆን፣ በጎን በኩል ተሰቅለዋል። ከበስተጀርባ ትላልቅ መስታወትና የቆዳ ጃኬቶች አይታችኋል?

የቆየ ምስል በቀለማት ያሸበረቁ ልብሶችን በጀርባው የተሸከመ ሰው ያሳያል፤ ሰውዬው በሰማያዊ ሚኒባስ እና ባለቀለም ህንፃዎች ፊት ቆሞ ሲሆን፣ ይህ ትዕይንት የከተማዋን የጎዳና ላይ ግርግር አያሳይም?

በርካታ አረንጓዴ ተክሎችና ከዛፎች ጋር የሚመሳሰሉ ትላልቅ ተክሎች በሜዳ ላይ አሉ። ተክሉ በሙሉ በቅርፊቱ ውስጥ ያሉትን አረንጓዴ የሽምብራ ፍሬዎችን ያፈራል። ከበስተጀርባ ትልቅ እርሻ አለ።

አንድ ሴት በጭቃ ቤት ውስጥ ከምድጃ አጠገብ ተቀምጣለች። ግድግዳው በተለያየ ቅርጽ የተሠሩ ዕቃዎች የሚቀመጡበት ክፍት መደርደሪያዎች አሉት። በላይኛው በኩል የተለያዩ የሸክላና ሌሎች ቁሳቁሶች ተደርድረዋልን?

ሁለት ትራንስሉሰንት ነጭ የፕላስቲክ የእርሳስ ማስቀመጫዎች በቡኒ ጠረጴዛ ላይ አሉ። በእያንዳንዱ ማስቀመጫ ውስጥ ብዕሮች፣ እርሳሶችና ሌሎች የጽሕፈት መሣሪያዎች በክፍሎቹ ውስጥ ተደርድረዋል። እነዚህ ማስቀመጫዎች የትኞቹን እቃዎች መያዝ ይችላሉ?

ከላይ ወደታች በሚታይ ቀርቤታ በተሠራ ቅርጫት መሶብ ላይ፣ ሁለት ኩባያ ጥቁር ቡናና ፖፖኮርን በቡናማ ቅርጫት ተቀምጠዋል። የቡና ጽዋዎቹ ስር ቀይ፣ ጥቁርና ቢጫ አራት ማዕዘን ቅርጾች ያሏቸው ሳህኖች ተደርድረዋል።

የሚታዩት አረንጓዴ የባቄላ ፍሬዎች በውስጣቸው የተሟሉ፣ ትኩስ የሚመስሉ ፍሬዎችን ይዘዋል። እነዚህ በፕሮቲን የበለፀጉ የባቄላ ፍሬዎች በአመጋገብ ውስጥ ምን ያህል አስፈላጊ ናቸው?

ደስተኛ ሴት ቀይ ጃኬት ለብሳ ስልክዋን እየተመለከተች ነው። በዙሪያዋ የክፍያ ተርሚናል፣ የክሬዲት ካርዶች እና የተለያየ ሀገር ገንዘቦች አሉ። "ወጋገን ባንክ" በሚል አርማ የታጀበው ዳራ ብርቱካናማ ነው።

ይህ አርማ የሁለት እጆች ምስል ሲሆን፣ በመካከል የገንዘብ ክምር በቀስት ዙሪያውን ይታያል። ከስርም "ጉምሩክ ኮሚሽን" የሚል የአማርኛና የእንግሊዝኛ ጽሑፍ አለ። ይህ ኮሚሽን የኢትዮጵያን የውጭ ንግድ ለማሻሻል በዋናነት በየትኛው ዘርፍ ላይ ያተኩራል?

ዉብ የጥበብ የሀበሻ ቀሚስ የለበሰች የእጆቿን ጥፍር በቀይ ቀለም ተቀብታ ፀጉሯን ወደ ኋላ ለቃዋለች። አይኖቿን ኩል ተኩላ የጆሮ ጌጥ አድርጋለች። ይቺ ዉብ ኢትዮጵያዊ የሙዚቃ ንግስት ማን ትባላለች?

አንዲት ሴት የሰውየውን እጆች በገንዳ ውስጥ ታጥባለች። ሴትየዋ ከቆመችበት ኩባያ ውኃ ታፈሳለች። ሰውየው በተቀመጠበት ወንበር ላይ ጎንበስ ብሏል። ባህላዊ የአቀባበል ሥርዓት ነው። በኢትዮጵያ ውስጥ እግር የማጠብ ባህል በዋነኝነት በምን አጋጣሚ ነው የሚከናወነው?

በጨለማ ዳራ ላይ የተለያየ ዓይነት ጌጣጌጦችን ያሳያል፤ ዕንቁ የአንገት ሐብል፣ የጆሮ ጌጦች፣ እና የአልማዝ የአንገት ሐብል ጎልተው ይታያሉ። የወርቅ ቀለበቶች እና የአልማዝ ቀለበቶችም አሉ፤ እነዚህ የሴቶች ውበት ማሳያዎች አይመስሉም?

ነጭ ፀጉር የለበሰ፣ ቀንድ ያለው በግ አረንጓዴ ሜዳ ላይ ቆሟል። ግዙፍ አካልና አጭር ጭራ አለው። ጆሮዎቹ ላይ የመለያ ምልክት ተደርጎባቸዋል። ጤናማና ደስተኛ እንስሳ ነው። ከዚህ እንስሳ የምናገኛቸው ምርቶች የትኞቹ ናቸው?

ዘመናዊው ባለ ሁለት ፎቅ ቤት በአረንጓዴ ጣራ ተሸፍኗል። ግድግዳዎቹ የቢዥ ቀለም ያላቸው ሲሆኑ በስተመሃል የጡብ መልክ ያለው ቡኒ ክፍል አለው። ዙሪያው በትንሽ አረንጓዴ ቁጥቋጦዎች ያጌጠ የአትክልት ስፍራ ይከብበዋል። ቤቱ በደማቅ ሰማያዊ ሰማይ ስር ውብ አይመስልም?

ሁሉም መጠጦች በነጭ ዳራ ላይ በግልፅ ተደርድረዋል። በምስሉ ላይ የሚታዩት የተለያዩ የአልኮል መጠጦች በኢትዮጵያ ማኅበራዊና ባህላዊ አጋጣሚዎች ላይ የሚቀርቡት ለየትኛው ዓላማ ነው?

ጥቁር የእራት ጠረጴዛ ላይ ብዙ የጣልያን ምግቦችና መጠጦች አሉ። ሰዎች ሳህኖች ተቀምጠው ሲመገቡ፣ አንዷ እጅ በብርቱካን ጭማቂ ብርጭቆ ተይዟል። ሰላጣ፣ ቀይ ስጋ፣ አይብና ፓስታ ይገኛሉ። ጠረጴዛው ከከፍተኛ ቦታ ተነስቶ በጠራራ ፀሐይ ይታያል።

ብዙ ዓይነት የሆኑ ፍራፍሬዎችና አትክልቶች በደረጃ በተደረደሩ የእንጨት መደርደሪያዎች ላይ ከሱቅ ውጭ ቀርበዋል። ከእነዚህም ውስጥ ቢጫ ሙዝ፣ አረንጓዴ ሐብሐቦች፣ ፓፓዬዎች፣ ቀይ ቲማቲሞች እና ሐምራዊ ቀይ ሽንኩርት ጎልተው ይታያሉ፤ ሁለት ሰዎችም በአትክልት መሸጫው አጠገብ ቆመዋል።

የፈገገታ መልክ ያለው ሰው የሰማያዊ ልብስና ነጭ ቲሸርት ለብሷል። የቀኝ እጁን የጃኬት ጎን ይዞ ወደ ቀኝ አቅጣጫ እየተመለከተ ነው። ነጭ ዳራ ላይ የቆመው ሰው የዘመናዊ የሙዚቃ አቀንቃኝበኢትዮጵያ ውስጥ ታዋቂ ዘፋኝ ለመሆን የሚያስፈልጉት ዋና ዋና ነገሮች ምንድናቸው?

የአዲስ አበባ ዩኒቨርሲቲ አርማ በክብ ቅርጽ የተቀረጸ ነው። በቀይና በሰማያዊ ዳራ ውስጥ ቢጫ ጥርስ ያለው ማርሽ፣ የነጣ መጽሐፍ፣ እና ሁለት የስንዴ ራስ ተሥለዋል።

ጠቆር ያለ ውሃ በደረቁና ቀይ አፈር ውስጥ ያለ ጠባብ ሸለቆ አልፎ ይፈሳል። ሸለቆው በአፈር መሸርሸር የተፈጠረ ሲሆን ዙሪያው በደረቅ ሣርማ መሬት የተከበበ ነው። ይህ አካባቢ ለከብቶች አስተማማኝ የግጦሽ መሬት ነው?

ጽዋው ከአውሮፕላን ክብ መስኮት ፊት ለፊት ተይዟል። ከመስኮቱ ውጭ ሰማያዊ ሰማይ እና ደማቅ ነጭ ደመናዎች አሉ። በሩቅ የአውሮፕላኑ ክንፍ ትንሽ ክፍልና በረራው ከፍታ ላይ መሆኑን የሚያሳይ የእንፋሎት መስመር አለ፡፡

የኢትዮጵያ ወታደሮች በጦር መኪና ላይ ሆነው ሰላምታ ሲሰጡ ያሳያል ። እነዚህ የጦር መኪናዎች በከተማው ጎዳና ላይ ምን እያደረጉ ይሆን ?

ጥቁር ልብስና ጥቁር የራስጌ ልብስ የለበሰ ጢም ያለው ሰው በወርቃማ ወንበር ተቀምጧል። ከፊቱ ባለው ጠረጴዛ ላይ ብዙ ማይክሮፎኖች እና መስቀል ይታያል። ከበስተጀርባው የኢትዮጵያ ባንዲራ ተንጠልጥሏልና። ይህ ሰው ምን ዓይነት ሃይማኖታዊ ሰው ሊሆን ይችላል?

ሐመር ሰማያዊና ሮዝ ከለር ያላቸው ሁለት ስሊፐሮች በቀላል ሰማያዊና ሮዝ ጀርባ ላይ ተቀምጠዋል። ጫማዎቹ አረንጓዴና ሮዝ ማሰሪያዎች አሏቸው። በአጠገባቸው አንድ የተሸመነ የገለባ ኮፍያ በከፊል ተዘርግቷል።

በአንድ ሰፊ የግንብ በር ላይ የተለያዩ ባነሮች ተለጥፈዋል እነዚህ ባነሮችም በላያቸው ላይ የተለያዩ ጽሁፎች ይገኙባቸዋል። የመግቢያ በሩ ከግንቡ በተጨማሪም የተሰራው አረንጓዴ ቀለም ከተሰራ ብረት ነው።

አዲስ የባቡር መስመር ዝርጋታ ላይ የሚያገለግሉ ትላልቅ ብርቱካናማ እና ሰማያዊ ማሽኖች የባቡር ሀዲዶች መሃል ላይ ተጎትተው ይታያሉ። ማሽኖቹ የኮንክሪት ትራቨርሶችን የጫኑ ጋሪዎች አጠገብ ሆነው በሁለት ትይዩ ባቡር ሀዲዶች ላይ ብረት የማስገባት ሥራ እየሰሩ ነው።

በኢትዮጵያ ባሕላዊ ምግብ ቤት መድረክ ላይ፣ ደማቅ ቀይና ሰማያዊ ልብስ የለበሱ ዳንሰኞች እየጨፈሩ ነው። በጎን በኩል ሙዚቀኞች ተቀምጠዋል። ይህ ትርኢት በኢትዮጵያ ባህል ውስጥ ምን ዓይነት ትርጉም አለው?

አፍሪ ሄርባል አሎ ቬራ ሳሙና ቆዳችንን ለማለስለስ እና ለመመገብ የሚረዳ ከተፈጥሮ እፅዋት የተሰራ ነው። የቆዳ ድርቀትን በማስወገድ ውበታችንን እንድንጠብቅ ይረዳል።

ከዓለት ተፈልፍሎ የተሰራ በሚመስል ግራጫ ድንጋይ ላይ፣ በጎን በኩል ጥንታዊ ቅርጾች የተቀረጹበት እና የጥርስ ቅርፅ አለው። አናት ያለው ይህ ትልቅና ክብ ቅርፅ ያለው አምድ መሰል ግንብ የትኛው ታሪካዊ ቦታ ላይ ይገኛል?

በአትሌቲክስ ሜዳ ላይ አሰልጣኝ በአንድ ቡድን ተከቦ ይታያል፤ አሰልጣኙ ቡድኑን ስፖርታዊ ልብሶችን ለብሰው በትራክ ላይ ተሰብስበው አሰልጣኙ መመሪያ አይሰጡም ?

ደኑ ባደገበት ኮረብታማ ቦታ፣ የንብ ቀፎዎች በረድፍ ተቀምጠዋል። ቢጫ ቀለም ያላቸው ዘመናዊ ቀፎዎች በእንጨት ላይ ተተክለው ይታያሉ። አርሶ አደሮች ማር በማምረት ኑሮአቸውን ይደግፋሉ። ንቦች ማር ከመስጠት ውጪ ለተፈጥሮ የሚሰጡት ሌላ ጥቅም አለ?

በትልቅ ክብ ሳህን ላይ የተለያዩ ምግቦች በኢንጀራ ላይ ተዘርግተዋል። መሃል ላይ ቀይ የበሬ ስጋ ስልስ እና የነጭ ስጋ ወጥ በሁለት ጥቁር ጎድጓዳ ሳህኖች ይገኛሉ።

ዋና መግቢያ በር ከድንጋይና ከሳር በተሰራ ጣራ የተገነባ መሆኑ ይታወቃል። የቦታው ስም "እንጦጦ ፓርክ" በእንግሊዝኛና በአማርኛ በትልልቅ ወርቃማ ፊደላት ተጽፏል። ከበሩ ጀርባ ረዣዥም ዛፎች ይታያሉ። እንጦጦ ፓርክ ለጎብኚዎች ምን ዓይነት መዝናኛዎች ያቀርባል?

ሰዎች ባህላዊ ነጭ ልብስ ለብሰው ረዥም የነሐስ ወይም የእንጨት መለከት እየነፉ ነው። ትከሻቸው ላይ የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ቀለሞች ያለባቸው ጨርቆች ተጠምጥመዋል። ከበስተጀ የዘንባባ ዛፎችና ትልልቅ ሕንፃዎች አሉ። ይህ ሥነ ሥርዓት ምን በዓልን ያመለክታል?

ሁለት ጥንድ ጥቁር የቆዳ ግላዲያተር ጫማዎች በነጭ ዳራ ላይ ጎን ለጎን ተቀምጠዋል። ጫማዎቹ የተቆራረጡ የቆዳ ማሰሪያዎች ያሏቸው ሲሆን፣ ከላይ እስከ ታች ይሸፍናሉ። የጫማዎቹ ማሰሪያዎች በወርቃማ መቆለፊያዎች የተጠናከሩ ሲሆን፣ ሶሎው ደግሞ ጠፍጣፋና ጥቁር ነው።

አንዲት ሴት በቆዳዋ ላይ ነጭ ቅባት እየቀባች ሙሉ ትኩረቷ በፊቷ ላይ ነው። ግራ እጇን ተጠቅማ ቅባቱን እየቀባች ስትሆን፣ በቀኝ እጇ ክብ ነጭ የቅባት ማሰሮ ይዛለች። የቆዳ እንክብካቤ ምርት ምን ዓይነት ጠቀሜታ አለው?

በትኩረት የተቀረጸ የባህል ቁሳቁስና ስጦታ መሸጫ መደብር ይታያል። ብዙ የተጠለፉ ቅርጫቶች፣ የአንገት ጌጦች፣ የቆዳ ቦርሳዎችና ሥዕሎች በየቦታው ተንጠልጥለውና ተደርድረው ይገኛሉ።

ባልተሸፈነ የገበያ ቦታ ላይ በዙሪያው ብዙ ህዝብ አለ። የሽያጭ ነጋዴዎች ቲማቲሞችን እና ቀይ ሽንኩርቶችን መሬት ላይ ዘርግተው ይሸጣሉ። ይህ ገበያ የትኛው የአማራ ክልል ቦታ ላይ ነው የሚገኘው?

ወታደራዊ ልብስ ለብሶ ኮፍያ የሌለው ወጣት ሰው ያሳያል፤ ሰውዬው በአፍሮ ፀጉር በጎን በኩል የታየ ሲሆን፣ በጀርባው የጦር ጓዶች ተሰልፈው የትግል ድባብ አይፈጥሩም?

ብዙ ልጆች ከፍ ያለ የቮሊቦል መረብ ፊት ቆመው ኳስ ይጫወታሉ። አንደኛው ልጅ ለመምታት ወደ አየር ዘሎ ኳሱ ከራስጌው ላይ ነው። ኳሱና መረቡ ከመደበኛው ቁመት ከፍ ያሉ ይመስላል። ልጆቹ በጨዋታው ላይ ምን አይነት ችግር ይገጥማቸዋል?

ብርቱካናማ ሻርፕ የለበሱ በርካታ ሴቶች የባህላዊ ስራዎችን እየሰሩ ይታያል። በደማቅ ቀለም ጥልፍልፍ የተሰራ ትልቅ ክብ ቅርጽ ያለው የስራ ውጤት ከመሀል ይገኛል። እነዚህ ሴቶች የሚሰሩት ምን ዓይነት ባህላዊ እደ ጥበብ ሊሆን ይችላል?

ብዙ በዘይት የተጠበሱ ዓሳዎች በብር ሳህን ላይ ተከምረዋል። ዓሳዎቹ ወርቃማ ቡናማ ቀለም ያላቸው ሲሆን ጥርት ያለ መልክ አላቸው። በታችኛው ዓሳ ላይ ጥቂት ጥርት ያሉ ቁርጥራጮች ይገኛሉ። እነዚህ የተጠበሱ ዓሳዎች የሚቀርቡት ለምንድነው?

ከቡና፣ ከአዝሙድና ውሃ፣ እና የዕጣን ጭስ ጋር ባህላዊ የኢትዮጵያ ገበታን ያሳያል። ይህ ዝግጅት ለዕለት ተዕለት አጠቃቀም ነው ወይስ ለልዩ በዓል?

ደማቅ አረንጓዴ፣ ቀጥ ያሉ የቀርከሃ ግንዶች በጥቅል ተሰብስበው ይታያሉ። የግንዱ መገጣጠሚያዎች ቡናማ ቀለበት ያላቸው ሲሆን፣ አዲስ ቡቃያዎች ከደረቅ ቅጠሎች መሃል ብቅ ብለዋል።

አምስት ረድፍ ያህል ቢጫ የሙስታርድ ጠርሙሶች ተደራርበው ሲቀመጡ፣ ከታች ያሉት ሶስቱ ደግሞ የአሜሪካን ጋርደን ሙስታርድ መለያ ያላቸው፣ ይህ የሙስታርድ ብዛት በሱቅ መደርደሪያ ላይ መኖሩ ምን ያህል የደንበኛ ፍላጎትን ያመለክታል?

ይህ ነጭ ቅርጫት ውስጥ ወርቃማ ቡኒ ቀለም ያላቸውና በጥልቅ ዘይት የተጠበሱ የዳቦ ምርቶች ክምር ያሳያል። ምግቦቹ ለስላሳ ያልሆነ መልክ ያላቸውና ቅርጽ አላቸው። እነዚህ ጣፋጭ የሚመስሉ ምግቦች በኢትዮጵያ በሻይ ጊዜ የሚበሉ ተወዳጅ ዶንጋስ ወይም ፊርፊር ናቸውን?

አንድ የድሮ አሰራር የያዘ በር ቡኒ እና ነጭ ቀለም ተቀብቷል። በቤቱ ላይም በእንግሊዘኛ የሰፈረ ጽሁፍ ሲሆን "ይግቡ" የሚል ጽሁፍንም የያዘ ነው። እንደዚህ አይነት የበር አሰራር በአሁኑ ጊዜ አለ?

አንድ ቡናማ ድብ በደረቅ የተራራ መልክዓ ምድር ላይ ቆሟል። ድቡ በኃይል እያጎራ አፉን በሰፊው ከፍቶ ወደ ሰማይ ሲመለከት በሩቅ ደግሞ ክፍ የተራሮች መስመር ይገኛል። በአፍሪካ ውስጥ የድብ ዝርያ አለ ወይ?

የጓቫ (ዘይቱን) ዛፍን ያሳያል። ዛፉ ትላልቅ ጥቁር አረንጓዴ ቅጠሎችና ገና ያልበሰሉ አረንጓዴ-ቢጫ ፍሬዎች አሉት። ፍሬዎቹ በቅጠሎቹ መሃል ታይተዋል። ይህ ዛፍ ጥሩ ፍሬ ይሰጣል?

ከፊት ለፊት ባለው ጠረጴዛ ላይ የተቀመጠ ብርማ የኤሌክትሪክ ማንቆርቆሪያን ያሳያል፤ ማንቆርቆሪያው ጥቁር እጀታ እና መሰረት ያለው ሲሆን መስኮት ፊት ለፊት መኖሩ ለሻይ አፍልቶ አያገለግልም?

ከበስተጀርባ ብዙ ቢራቢሮዎች እየበረሩ ሳሉ አንድ ቀጭን አጋዘን ለመጠጣት ሲጎነብስ ይታያል። አጋዘኑ ቀንድ ያለው ሲሆን የላይኛው አካሉ ቡኒ፣ ሆዱ ነጭ ነው። ይህ እንስሳ በተፈጥሮ አካባቢው ውሃ እየጠጣ ነው። በኢትዮጵያ ውስጥ የሚገኝና ብርቅዬ እንስሳትን የሚጠብቅ ብሔራዊ ፓርክ የትኛው ነው?

የነጭ ቀለም ኮርኒስ በክብ ቅርጽ ከጣሪያው መብራት ዙሪያ ተተከለ። መብራቱ ክብ፣ አሮጌ ወርቃማ መልክ ያለውና መሀል ላይ አንድ አምፖል አለ። አካባቢው ነጭ እና ንጹህ ነው። ኮርኒሱ ለምን ዓላማ ተተከለ? መብራቱ በየትኛው ክፍል ይገኛል?

ቀይ ኮፍያ እና አረንጓዴ ሸሚዝ የለበሰ ዳኛ ወደ እነሱ ጎንበስ ብሎ ይከታተላል። በዙሪያቸው ብዙ ተመልካቾች ቆመውና ተቀምጠዋል፤ ትግሉ በምን ክፍት ቦታ ላይ እየተካሄደ ነው?

የምሽት ላይ እይታ የጥምቀት በዓል አከባበር በውሃ ገንዳ ዙሪያ ነጭ ልብስ የለበሱ ብዙ አማኞች ተሰብስበው ይታያል። በግቢው መሃል ባለው ጥንታዊ ሕንፃ ላይ የኢትዮጵያ ባንዲራ ቀለሞች ያጌጡ ሲሆን በዓል በየትኛው የኢትዮጵያ ከተማ ነው የሚከበረው?

በቆርቆሮ ጣሪያ በተሸፈነ የገበያ ቦታ ላይ የተደረደሩ ብዙ ዓይነት ፍራፍሬዎችን ያሳያል። ሐብሐብ፣ ዱባ፣ ሙዝ እና ብርቱካን በብዛት ተደርድረዋል። ቦታው ለአካባቢው ሕዝብ ምግብ ያቀርባል?

ልብሶቹ የተለያየ የጥልፍ ስራ ያላቸው ሲሆን፣ በብዙ ማንኳኖች የተጨናነቀው ይህ ቦታነው። ይህ በብዙ ማንኳኖች የተሞላ እና የኢትዮጵያ ባህላዊ አልባሳት የሚሸጥበት ክፍት የገበያ ስፍራ፣ በየትኛው የኢትዮጵያ በዓል ወይም ክስተት ወቅት ተወዳጅነት ሊጨምር ይችላል?

ከቅርብ ርቀት የሚታዩ ሁለት እጆች የአንድን ሰው ጥፍሮች በፋይል እያስመዘገቡ ነው። ፋይሉን የያዘው ሰው እጅ የጥፍር ቅርፅን ለማስተካከል እየሰራ ነው። የጥፍር እንክብካቤ ማናቸውንም የጤና ችግር ለመከላከል ምን ያህል አስፈላጊ ሚና አለው?

ጥቁር ሳህን ውስጥ የሥጋ ወጥ ከእንጀራ እና ሰላጣ ጋር በደማቅ ባህላዊ ሳህን ላይ ቀርቧል። ሥጋው ወፍራምና ቀይ መረቅ ያለው ይመስላል። የዚህ ምግብ ስም ምን ሊሆን ይችላል?

ጥቅጥቅ ባለ አረንጓዴ ዛፎች የተሸፈነች አንዲት ትንሽ ደሴት በትልቅ ሰማያዊ የውሃ አካል መካከል ትታያለች። ሰፊው ደሴት በአረንጓዴ ዕፅዋት የተሞላች ሲሆን፣ ውሀው ሰላማዊ ይመስላል። ከበስተጀርባ በግልጽ የሚታይ ሰማያዊ ሰማይ አለ።

በአረንጓዴ የማርሽ መንኮራኩር ቅርፅ ውስጥ፣ ቢጫ ቀለበት ላይ የአማርኛ ፅሑፍ እና ሁለት ኮከቦች የታተሙበት፣ ማዕከሉ ላይ ደግሞ እጅ ለእጅ መያያዝ እና የስንዴ እሸት አለ። በ ዓለም ካርታ የሚያሳየው ይህ አርማ፣ የማን የሥራ ድርጅት ማንነትን ያመለክታል?

የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አለባበስ የለበሱ ስድስት ጳጳሳት ወይም አባቶች በእጃቸው ከያዙት የብር በራድ የመሰለ ዕቃ ወደ ሳፋው ውስጥ ጠጅ እየጨመሩ ነው። አንደኛው አባት መስቀል ይዟል። ከሳፋው ጎን ያለው ጠርሙስ ምን ይባላል?

የሚታየው ምስል በአረንጓዴ ዳራ ላይ “ሐበሻ” የሚል ነጭ የአማርኛ ጽሑፍ የያዘ ነው። የጥበብ ሥራ የኢትዮጵያን ባህልና ወግ የሚያንጸባርቅ ይመስላል። የሥዕሉ ዋና መልዕክት ምንድን ነው? ባለብዙ ቀለም ክብ ቅርጽ ምን ይወክላል?

የቡድን ሰዎች በምሽት ክበብ ወይም መጠጥ ቤት ውስጥ መጠጥ ሲጠጡና ሲያወሩ ይታያሉ። እነዚህ ሰዎች ምን ዓይነት አዝናኝ የሙዚቃ ምርጫዎች ያዳምጣሉ?

ዩኒፎርም የለበሱ ብዙ ወታደሮች ጠመንጃቸውን ወደ ላይ አንስተው በደስታ እየተጨዋወቱ ነው። የጫካማ ስፍራ ላይ የውትድርና ሰልፍ ወይም ስልጠና ማብቃት ያመለክታል፤ ይህም ለሀገራቸው አገልግሎት መዘጋጀታቸውን ያሳያል። እነዚህ ወታደሮች የየትኛውን የኢትዮጵያ ክልል የጦር ኃይል ይወክላሉ?

ጥቁር ጢም ያለው ወፍራም ደንጋይ ወፍ በውሃ ዳርቻ ላይ ቆሟል። የወፏ ራስ ቡናማና ነጭ ላባ ሲኖረው፣ ሰማያዊና አረንጓዴ ላባዎች ያሏቸው ትላልቅ ክንፎችም አሉ። ወፉ ወደ ቀኝ ትመለከታለች።

ጥቁር ጆሮ ማዳመጫ ያደረገ በዕድሜ የገፉ ሰው ከታች ወደ ላይ ቀና ብለው ሲያዩ ያሳያል። ሰውየው ነጣ ያለ ቡናማ ጃኬት እና የተሰነጠቀ ሸሚዝ ለብሰዋል፤ ይህ የሚያሳየው መረጃን በጆሮ ማዳመጫ በማዳመጥ ስራ ላይ መጠመዳቸውን አይገልጽም?

ምግብ በደማቅ በቀለማት ያሸበረቀ ትሪ ላይ ተቀምጦ ይታያል። ከስጋ ወጥ ጋር ግራጫማ የእንጀራ ዳቦ በጥቁር ሳህን ውስጥ ሲቀርብ፣ በስተቀኝ በኩል ደግሞ ትኩስ አረንጓዴ ሰላጣ አለ።

በሃገራችን ኢትዮጵያ የህግ ተመራቂዎች በሕዝብ ፊት "ለሕግ የበላይነትና ለፍትሕ በታማኝነት ማገልገል፣ ከሙያ ሥነ-ምግባር ጋር አብረን እንሠራለን" ብለው ቃል ኪዳን ይገባሉ።

በቅርብ ርቀት የተነሳው ምስል ብዙ ክብ ቅርጽ ያላቸው፣ ግልጽነት ያላቸው እና ቀስተ ደመና የሚመስሉ ቀለማት የሚያንጸባርቁ የከበሩ ድንጋዮች ናቸው። ይህ ድንጋይ በአካባቢው በምን ስም ይጠራል?

ጥቁር ፀጉር ያላት ወጣት ሴት ፊት ከጎን በኩል ቀርቧል። የፀጉርዋ ፊት ለፊት በጠባብ ጉንጉን የተሰራ ሲሆን፣ የተቀረው ደግሞ የተጎነጎነ ነው። በቀይ ክር ግንባርዋንና በብር ጌጣጌጥ ያጌጠ የአንገት ሐብል አድርጋለች።

የበለስ ፍሬ አፍርቷል። የበሰለ የበለስ ፍሬዉ ቢጫ ቆዳ አለዉ። ከቆዳዉ ላይ ነጠብጣብ ነገር እንዲሁም ቅጠሉ አረንጓዴ ሆኖ ነጭ እሾህ አለበት። በብዛት የበለስ ፍሬ በአገራችን ኢትዮጵያ በየትኛዉ ክልል ይገኛል?

ባህላዊ የሃይማኖት ልብሶችን የለበሱ ብዙ ሰዎች በድንኳን ሥር ተሰብስበዋል። ነጭ ጨርቅ ራሳቸውንና ትከሻቸውን የሸፈኑ ሰዎች በንቃት ሲጸልዩ ወይም ዝግጅት እየተከታተሉ ነው። ሰዎች የተሰባሰቡበት ሃይማኖታዊ በዓል ወይም ሥርዓት ምን ይባላል?

ከባህላዊ የሳር ክዳንና ቅርንጫፍ ቤት ውጭ ሁለት ሰዎች በባህላዊ ጌጣጌጥ ያሳያል። አንደኛው ሰው በበር ላይ ቁጭ ብሎ፣ ሌላኛው ደግሞ ደማቅ ቀይና ሰማያዊ ዶቃዎች አንገቱ ላይ አጥልቆ፣ ነጭ ደብተር ይዞ በቆመበት ቦታ ፎቶግራፍ ይነሳሉ።

ይህ ምስል ተማሪዎች ቢጫ ሸሚዝና ሰማያዊ ሱሪ ለብሰው በክፍል ውስጥ ሲቀመጡ ያሳያል። ተማሪዎቹ በጽሑፍ ሥራ ላይ ያተኮሩ ሲሆን፣ ሁለት አስተማሪዎች ከበስተጀርባ አሉ። የኢትዮጵያ መንግሥት ለትምህርት ጥራትና ለአስተማሪዎች ብቃት ምን ያህል ትኩረት ይሰጣል?

የጥጥ እርሻ ሲያብብና ምርት ሲይዝ የሚታየው አጭርና ቁጥቋጦ የሚመስሉ የጥጥ ተክሎች ናቸው። እያንዳንዱ ተክል ላይ አረንጓዴ ቅጠሎችና፣ ሲበስል ተዘርግፎ የሚታይ እንደ በረዶ የነጣ ጥጥ ይኖራቸዋል።

ፑሚስ የሚባለውን አነስተኛ፣ ቡናማ ቀለም ያለው፣ ጥቅጥቅ ባለ ፀጉር የተሸፈነ እንስሳ ያሳያል። እንስሳው በአሸዋማ መሬት ላይ ተኝቷል። ትናንሽ አይኖችና ሹል ጥፍር አለው። ይህ ዝርያ ብዙውን ጊዜ የት ይገኛል?

ሕፃን ዝንጀሮ በእናቱ ጀርባ ላይ ተጣብቆ ተቀምጧል። የእናቲቱ ዝንጀሮ ፀጉሯ ግራጫ ሲሆን የሕፃኑ ደግሞ ጥቁርና ቡኒ ነው። ሕፃኑ በጉጉት ወደ ፊት ይመለከታል። እነዚህ ዝንጀሮዎች በየትኛው የኢትዮጵያ አካባቢ በብዛት ይገኛሉ?

አምስት ሴቶች ነጭ የኢትዮጵያ ባህላዊ ልብሶች፣ ቢጫ ዶቃዎች እና የፀጉር ጌጣጌጦችን ለብሰዋል። ሁሉም ጥምዝ ፀጉር ያላቸው ሲሆን እየጨፈሩ ወይም ለዝግጅት ቆመዋል። እነዚህ ሴቶች በየትኛው የኢትዮጵያ ክልል የሚደረግን ጭፈራ ሊያሳዩ ይችላሉ?

በአዲስ አበባ ባቡር ጣቢያ ባቡር ቆሟል። ባቡሩ አረንጓዴና ነጭ ቀለም ያለው ሲሆን በርካታ ሰዎች ለመሳፈር ወይም ለመውረድ እየተጠባበቁ ነው። አንዳንድ ሰዎች በሩ ላይ ሲታዩ፣ ሌሎች ደግሞ በመድረኩ ላይ ይቆማሉ። መድረኩ በቢጫ መስመር የታጠረ ነው።

ከኋላ አህዬች ነጭ ማዳበርያ ተሸክመው እየመጡ ነው ፤ አንዲት ሕፃን ሶስት ትላልቅ ሴቶች ባዶ እግራቸውን ቆመው ሰላምታ እየተሰጣጡ ነው ፤ ጥያቄ:- ባዶ እግር መሔድ ለጤና ጥቅም አለው ይባላል እውነት ነው?

በእነዚህ ማማዎች ላይ የተለያዩ መጠኖች ያላቸው ክብ ቅርጽ ያላቸው አንቴናዎች ተሰቅለዋል። እነዚህ የመገናኛ ማማዎች እና አንቴናዎች በዋነኝነት ምን ዓይነት አገልግሎት ይሰጣሉ?

ይህ የማስታወቂያ ምስል የ "ወጋገን ባንክ" የሞባይልና የዩኤስኤስዲ ባንኪንግ አገልግሎቶችን ይዘረዝራል። የሞባይል ባንኪንግ አገልግሎቶች በኢትዮጵያ ለገጠር አካባቢዎች ምን ያህል አስፈላጊ ናቸው?

ከግራጫ ዳራ ፊት ለፊት አራት የተለያየ ዓይነት ያላቸው የብረት ክራንች ተሰልፈው ቀርበዋል። ክራንቾቹ ከግራ ወደ ቀኝ የተለያዩ እጀታዎችና የብብት መያዣዎች አሏቸው፤ ከእነዚህም ውስጥ ሁለቱ ታጣፊ ቅርጽ ያላቸው ይመስላሉ።

ጥቁር ወይን ጠጅ ቀለም ያለው ቀይ ወይን በተሞላ ብርጭቆ ውስጥ ተቀምጧል። ብርጭቆው ቀይ ካፕ ባለው አረንጓዴ የወይን ጠጅ ጠርሙስ አጠገብ ቆሟል። ከጠርሙሱ በታች ጥቁር የወይን ፍሬዎች ይታያሉ።

ጥቁር ጢም ያለው ሰው ጥቁር ጃኬት እና ነጭ ሸሚዝ ለብሷል። ቢጫ እና ቀይ ግርፋት ያለበት ክራባት አንገቱ ላይ አለ። ሰውዬው መነጽር አድርጓል። ዳራው ጥቁር ሲሆን የመቀመጫው ጀርባ ቀይ ይመስላል። ሰውዬው ስለ ምን ጉዳይ ያብራራል?

አንድ አትሌት የኢትዮጵያን ባንዲራ ቀለማት ያለው የውድድር ልብስ ለብሶ የፍፃሜ መስመሩን አልፏል። ቁጥር ሰባት ደረቱ ላይ አድርጎ እጆቹን በድል ከፍ አድርጓል። ታዳሚዎች በስተጀርባ በስታዲየም ተቀምጠዋል። አትሌቱ የሩጫውን ፍፃሜ መስመር አልፎ ምን አሳክቷል?

ጀበናው ውስጥ ያለው ትኩስ ቡና አረፋ ሆኖ በጠርዙ ላይ ሲያካሂድ፣ የሰው እግር እና የውጪ አካባቢው ዳራ ሆነው ይታያሉ። ይህ ትዕይንት የቡና አፈላል ሥነ-ሥርዓት ወሳኝ ክፍልን ያሳያል። በኢትዮጵያ ባህል የቡና ሥነ-ሥርዓት ልዩ ትርጉም ምንድነው?

ሰማያዊ ዳራ ላይ ነጭ ፊደላት ጎልተው የሚታዩበት ይህ አርማ፣ ትልቁን የማኅበራዊ መገናኛ አውታር ይወክላል። ይህ መድረክ በዓለማችን ላይ ምን ያህል ተፅዕኖ አሳድሯል?

ትልቅ ድንች፣ ቀይ ሽንኩርት፣ ቲማቲም እና ዱባን ጨምሮ የተለያዩ አትክልቶች በአንድ ላይ በቅርጫቶች ውስጥ ተደርድረዋል። የብርቱካናማ ቀይ ቲማቲሞች እና የሐምራዊ ሽንኩርት ቀለሞች ጎልተው ይወጣሉ። አትክልቶቹ ለሽያጭ ቀርበዋል። ከእነዚህ ውስጥ ምን ዓይነት ምግብ ሊሰራ ይችላል?

አንዳንድ መኪኖች ሙሉ በሙሉ ወደ ወንዙ ውሃ ውስጥ ለመግባት ሲሞክሩ፣ በዙሪያው ደግሞ ሰዎች በጎን በኩል ተሰብስበው ሁኔታ አለ። መንገዱ በወንዙ መቆራረጡ ምክንያት የትራንስፖርት አገልግሎቱ ምን ያህል ተስተጓጉሏል?አ

ማሽኖች በሰፊ የእህል እርሻ ላይ እያጨዱ ነው። አንድ ትልቅ ውህድ ማጨጃ ከጭነቱ ሾጣጣ በሚወጣ ቧንቧ አማካኝነት የተሰበሰበውን እህል በአጠገቡ ወዳለ ቀይ ትራክተር የጭነት መኪና እየጫነ ነው።

ፊትለፊት በሰፊ አበባ ያጌጠ ነጭ ረዥም መኪና (ሊሙዚን) በመንገድ ዳር ቆሟል፡፡ ከበስተጀርባ ዛፎች እና የመንገድ መብራቶች ያሉት ክፍት ቦታዎች አሉ። የመኪናው የፊት ታርጋ በአማርኛ ፊደላትና ቁጥሮች ተፅፏል።

ሰማያዊ አረንጓዴ ትልቅ ቅጠል ያለው ጎመን፣ በትንሽ ቡናማ አፈር ላይና በአረንጓዴ የጓሮ አትክልት መካከል፣ በቅርብ ቀርቦ በግልጽ ይታያል፤ የጎመን ጭንቅላት ውኃ አዝሎአል። ይህ ጎመን የሚበቅለው በየትኛው የኢትዮጵያ ክልል ነው?

ዘመናዊ የጉባኤ አዳራሽ በረጅም ቡናማ ጠረጴዛ፣ ስድስት ቆዳማ ወንበሮችና ጥቁር ምንጣፍ ይታያል። በጠረጴዛው ላይ ላፕቶፖችና ትናንሽ የቤት ውስጥ እፅዋት ይገኛሉ። ትላልቅ መስኮቶች የከተማዋን ሰማይ ጠቀስ ሕንፃዎች በግልጽ ያሳያሉ።

የቆዳ ውበት አጠባበቅ የሚያስተምር ቪዲዮ ቁርጥራጭ ነው። ሴትዮዋ ቲማቲም ይዛ ፈገግ ብላለች፤ ፊቷ ላይ ደግሞ የተፈጥሮ ማስክ አድርጋለች። ለቆዳ የሚሆን ግብዓቶች ከታች ተቀምጠዋል። ቲማቲም ለቆዳ ጥራት መጨመር እንዴት ሊጠቅም ይችላል?

ሴቶቹ ባህላዊ የኢትዮጵያ ልብሶችን ሲለብሱ፣ ወንዶቹ ደግሞ ልብሶችን ለብሰዋል። ከበስተጀርባ የተለያዩ ባንዲራዎች እና በከፍታ ቦታ ላይ አንድ ሰው ተቀምጦ ይታያል። ይህ ትልቅ የስልጣን ሹመት ወይም መሐላ ሥነ-ሥርዓት ነውን?

በቀይ ቅርጫት ላይ በተቀመጠ ትልቅ እንጀራ ላይ ወጥ እና ሌሎች ምግቦች ተዘርግተዋል። በርካታ ሰዎች ከእንጀራው እየቆረሱ በጋራ ይበላሉ፣ ይህም የመተባበር ድርጊትን ያመጣል። በምስሉ ላይ የሚታየው ባህል ምን ማለት ነው?

ሁለት ወጣት ሴቶች በድንቅ የጣና በሀይቅ ፏፏቴ ፊት ቆመዋል። በስተጀርባ ሰማያዊው ሰማይ በነጭ ደመናዎች ያጌጠ ሲሆን፣ የፏፏቴው ውሃ በአረንጓዴው መሬት ላይ በብርቱ ይወርዳል። ይህን ውበት ማየት በጣም ያስደስታል አይደለም?

ፈገግ ያለ ወንድ፣ አጭር ጠጉር እና ነጭ ካባ ለብሷል። በአንድ እጁ ትንሽ፣ አራት ማዕዘን ቅርጽ ያለው ነገር ይዟል። ከበስተጀርባ ትልቅ፣ ረጅም፣ ነጭ ሕንጻ፣ ቡናማ ቀለም ያለው ኮርኒስ እና በርካታ መስኮቶች አሉ።

ትላልቅ የተቀረጹ የድንጋይ ሐውልቶች በአክሱም ከተማ በተፈጥሮ መሬት ላይ ወድቀውና ተዘርግተው ይገኛሉ። ከጀርባ ደግሞ ፀሐያማ በሆነ ቀን በርካታ ቀጥ ብለው የቆሙ ሐውልቶች ይታያሉ። እነዚህ የጥንት ሐውልቶች የአክሱም ሥልጣኔ ታሪክ ምን ያህል ይናገራሉ?

ከግራጫ ዳራ ፊት ለፊት አራት የተለያየ ዓይነት ያላቸው የብረት ክራንች ተሰልፈው ቀርበዋል። ክራንቾቹ ከግራ ወደ ቀኝ የተለያዩ እጀታዎችና የብብት መያዣዎች አሏቸው፤ ከእነዚህም ውስጥ ሁለቱ ታጣፊ ቅርጽ ያላቸው ይመስላሉ።

ቀይ የወርቅ ጥልፍ ያለው ካባና ኮፍያ የለበሱ አንድ አዛውንት፣ ሰማያዊ ልብስና መነጽር አድርገው ማይክሮፎንና ሰርተፍኬት ይዘው በሰማያዊ መድረክ ላይ ቆመዋል፤ ይህ ሽልማት የባህል ልብስ የለበሱት ሰው በህብረተሰቡ ውስጥ ያለውን ምን አይነት ትልቅ ቦታ ያሳያል?

ይህ ምስል የባልቻ ሆስፒታል የሩሲያ ቀይ መስቀል የሚል የአማርኛና የእንግሊዝኛ ጽሑፍ ያለበትን መግቢያ ያሳያል። በመግቢያው ላይ የኢትዮጵያና የሩሲያ ባንዲራዎች አሉ። ይህ ሆስፒታል በሁለቱ ሀገራት መካከል ባለው የረጅም ጊዜ የጤና ትብብር የተቋቋመ ነውን?

በጥቁር ምጣድ ወይም ሰሃን ላይ በብዛት የተከመረ፣ ፈዛዛ ነጭና ቡናማ ቀለም ያለው፣ የተቆላና የተፈጨ በሚመስል ቅርፅ የሚታየው ይህ የእህል ምርት ነው። በኢትዮጵያ ባህል ውስጥ በብዛት ለምን አይነት ምግቦች ዝግጅት አገልግሎት ላይ ይውላል?

ቀጠን ያለ ፂም ያለው አንድ ሰው ፎቶ ነው። ሰውየው ጨለማ ልብስ ለብሶ በአገጩ ላይ እጁን አስደግፎ ቀጥ ብሎ ይመለከታል። በራስ ፀጉሩ ላይ ለስላሳ መልክ ይታያል። ይህ ታዋቂ የሳይንስ ሊቅ በየትኛው ዘርፍ ትልቁን አስተዋፅዖ አድርጓል?

ከእንጨት ሰሌዳ ላይ በርካታ ጥቁር ሽጉጦች ተቀምጠዋል። በአካባቢው ደግሞ ጥቁር የመትረየስ ጥይት ማስገቢያዎች እና ሌሎች ሽጉጦች ይገኛሉ። መሳሪያዎቹ የቆሙበት ቦታ ቡናማና የደበዘዘ ብርሃን አለው።

ናኦሚ ገርማ የተባለች ወጣት ሴት አትሌት በዩኤስኤ በፈገግታ የቆመች ሲሆን እጆቿን አጣጥፋለች፤ ይህም ምናልባት ለ"አመቱ ምርጥ ወጣት ሴት ከበስተጀርባ የዩኤስኤ አርማ እና የቮልስዋገን አጋርነት አርማዎች በነጭ ጀርባ ላይ ቀርበዋል። ይህች ተጫዋች ለየትኛው ስፖርት ነው የምትጫወተው?

ቲማቲም፥ ካሮት፥ ድንች፥ ቀይስርና ጎመን የመሳሰሉ አትክልት ፍራፍሬዎች ሲሆኑ በነጭ ማደበርያ ሙሉ ምርቶች ለሽያጭ ቀርበዋል ።አትክልትና ፍራፍሬዎች በኪሎ እንደሚሸጡ ይታወቃል ።

ከፊት የተከፈተ ብረት በር ከፊት ለፊቱ ደግሞ ቪላ ቤት የመሰለ ከጎን ኦና ከጎኑ ሁለት እኩል የሆኑ አረንጓዴ ዛፎች ፤ ጥያቄ :- ኢትዮጵያ ውስጥ እንደዚህ አይነት ቤት ምን ያሕል ዋጋ ያወጣል?

የበርካታ አረንጓዴና ነጭ ቀለም ያላቸው አውቶቡሶች መናኸሪያ አሉ። በጭቃማ መሬት ላይ ብዙ ሰዎች ተሰብስበው ጭነታቸውን በእንጨት ጋሪዎች እየጎተቱ ነው። ከፊት ለፊት ትልቅ ጭነት በጨርቅ ተጠቅልሎ በጋሪ ላይ ይገኛል። አንዳንድ ሰዎች ሻንጣዎችን እና ሌሎች እቃዎችን ይዘዋል።

ኢትዮጵያ ከተለያዩ ሃገራት ጋር በጣም ጥብቅ የሆነ የዲፕሎማሲ ትስስር አላት። ይህም ደሞ በተለያዩ ዘርፎች እንድታድግ እና እርዳታ እንድታገኝ እረድቷታል። ኢትዮጵያ ውስጥ ስንት የተለያዩ ሃገራት ኤምባሲ አለ?

ነጭ እና ሰማያዊ ቀለም ያለው 'ኦይል ሊብያ' የነዳጅ መቅጃ ፓምፕ ነው። ፓምፑ ሁለት ጥቁር የነዳጅ ቱቦዎችና ቀይ መሙያ ራሶች አሉት። የመካከለኛው ማሳያ ክፍል ዌል ካም የሚል መልዕክት አለ። የነዳጅ ፓምፑ በጨለማ ዳራ ላይ ለምን ታየ?

ብዙ ሰዎች በሰፊው ሰማያዊ ውቅያኖስ ላይ በአንድ ትንሽ ነጭ ተነፍቶ በሚቆም ጀልባ ውስጥ ተጨናንቀው ተቀምጠዋል። ሰዎቹ የተለያዩ ቀለም ያላቸው ልብሶችን ለብሰዋል። ሰማያዊው ሰማይ ከውኃው ጋር ይዋሃዳል። የጉዞአቸው ዓላማ ምንድን ነው? የትኛውን አገር ለመድረስ ይጓዛሉ?

መንገድ ላይ ቆሞ የሚታይ ነጭ የፎቶን ፈሳሽ ቆሻሻ መኪና አለ። መኪናው ትልቅ ሰማያዊና ነጭ ታንከር የያዘ ሲሆን፣ ቱቦም ከታንከሩ ወደ ላይ ይወጣል። እንደዚህ አይነቱ ተሽከርካሪ ለአካባቢ ጽዳት ያለው አስተዋፅኦ ምን ያህል ትልቅ ነው?

ካባ የሚባል ድርጅት የመኪና ኪራይ አገልግሎት ማስታወቂያ ነው። ሁለት መኪናዎች ከጎን ተደርድረው ይታያሉ። ማስታወቂያው 4 ለ 7 ቀናት መኪና ለሚከራይ እስከ 150,000 የኢትዮጵያ ብር ሽልማት እንደሚያስገኝ ያመለክታል። የሽልማት ውድድሩ እንዴት ይካሄዳል?

ሕዝቡ ነጭ ልብስ ለብሶ፣ የሻማ መብራት ይዞ፣ በጎንደር ፋሲል መዋኛ አጠገብ ተሰብስቧል። የሕንጻው ግንብና በዙሪያው ያሉ ዛፎች በሰንደቅ ዓላማና በብርሃን ያጌጡ ሲሆን፣ ሕዝቡም ሆነ ግርማ ሞገሱ የውሃው ገጽ ላይ ተንጸባርቋል።

አንድ ልጇን በሮዝ ፎጣ ያዘለች እናት ጠረጴዛ ጋር እጇን አስደግፋ በአንድ እጇ ልጇን ደግፋ ቆማለች። በወንበር ላይ የተቀመጠ አንድ ሰዉም ጓንት ለብሶ ልጅ ላዘለችው እናት በእጁ የሆነ ነገር እየጠቆማት ነው። ሰዎቹ የሚገኙበት ስፍራ ምንድን ነው?

ጥቅጥቅ ያለ ሰውነት ያለው፣ በአሸዋማ ቀለምና ጥለት ያጌጠ እባብ በአሸዋማ መሬት ላይ ተንሳፍፎ ይጓዛል። ጭንቅላቱ ወደ ላይ ቀና ብሏል፡፡ የሰውነቱ ክፍል በአሸዋ ውስጥ ተደብቋል። ይህ እባብ ምን ዓይነት ዝርያ ነው?

አራት የኩል የተፈጥሮ ውሃ ጠርሙሶች ሰማያዊ ትሪ ላይ ተቀምጠዋል። ጠርሙሶቹ ሙሉ እና ግልጽ ናቸው። በትሪው ላይ "ኩል" የሚል ጽሑፍ በነጭ ጎልቶ ይታያል። ዳራው ብዥ ያለና ቀላ ያለ ብርሃን ያንጸባርቃል።

ባለጥቁርና ወርቃማ ቀለም ያለው የኳስ ነጥብ እስክርቢቶ በግራጫ ጀርባ ላይ ቀጥ ብሎ ቆሟል። በመሃል በኩል ባለቀለም የአበባ ዲዛይኖች አሉ። ወርቃማው ጫፍና መሃል ላይ ጽሑፍ ተቀርጿል።

ሦስት አትሌቶች ብርቱካንማ ሸሚዝ ለብሰው፣ የወርቅ ዘውድ አድርገው፣ ዋንጫዎቻቸውን ይዘው መድረክ ላይ ቆመዋል። መሀል ያለው አትሌት ለ"2023 ታላቁ የኢትዮጵያ ሩጫ" የ200,000 ብር ሽልማት የሚያሳይ ሰርተፍኬት ይዟል። ለታላቁ ሩጫ ማሸነፍ ምን ያህል ክብር አለው?

የመጀመሪያው ምስል ላይ በብርቱካናማ ፕላስቲክ ፈሳሽ መያዣ (ጁግ) በጨለማ የእንጨት ጠረጴዛ ላይ ይታያል። ሁለተኛው ምስል ሰማያዊው ምድርን ከበስተጀርባ አድርጎ ትልቅ ሰው ሠራሽ ሳተላይትን በህዋ ላይ ያሳያል።

ይህ ምስል የጦር መሳሪያዎችን፣ ጥይቶችን፣ የመገናኛ ሬዲዮዎችን እና የተለያዩ ቁሳቁሶችን በአፈር ላይ ተዘርግተው ያሳያል። የረጅም መትረየስ ጥይት ቀበቶዎች፣ ሰባት የእጅ ሬዲዮዎች፣ የካምፕ አልባሳት እና አረንጓዴ ኮዳ የጦርነት ሁኔታን የሚያመለክት ነው።

አንድ ቡኒ ቀለም ያለው፣ ትልቅ ጆሮ ያለው አህያ በአበባ በሞላበት አረንጓዴና ቢጫማ ሜዳ መካከል ቆሟል። አህያ በገጠሩ አካባቢ በዋነኝነት ለምን ጥቅም ይውላል?

የረጅም ቅጠል ያላቸውና ሥር የሚይዙ ነጭ ግንድ ያላቸው አረንጓዴ አትክልቶች በ ጠጠር በተሸፈነ መሬት ላይ ተሰብስበው ተቀምጠዋል። እነዚህ አትክልቶች ጣዕማቸው ቅመም የበዛባቸው ናቸው። በተለይ ሽንኩርት እጥረት በሚያጋጥምበት ጊዜ በምትክነት ሊያገለግሉ የሚችሉ ሌሎች ሁለት ባህላዊ ቅመሞች የትኞቹናቸው?

ከጭቃና ከአፈር የተሠራ፣ በቆርቆሮ የተሸፈነ ጣሪያ ያለው የገጠር ቤት ያሳያል። ከቤቱ ፊትለፊት ፍግ እና ገለባ ክምር አለ። በሩ ክፍት ሲሆን፣ አካባቢው ገጠራዊ ይመስላል። የቤቱ ውስጣዊ ሁኔታ ምቹ ነው?

አዲስ ጥቁር ናይክ ኤር ማክስ ጫማዎች ፣ ነጭ እና ግራጫ ዝርዝሮች አሉት ። ጫማዎቹ በግራጫ ምንጣፍ ላይ ተቀምጠዋል ። የእነዚህ ጫማዎች ዋጋ ስንት ይሆን?

ቡናማ ጠረጴዛዎች እና የእንጨት ወንበሮች ያሉት ሰፊ የምግብ ቤት ውስጠኛ ክፍል ይታያል። ግድግዳዎቹ ቢጫ ሲሆኑ፣ የጣሪያ ማራገቢያዎች በላዩ ላይ ይሽከረከራሉ። ከኋላ በኩል በር እና የቡፌ አገልግሎት ቦታ ይታያል።

ሦስት ረድፍ ቢጫ ፕላስቲክ ጠርሙሶች ተራ በተራ ተቀምጠዋል። የታችኛው ረድፍ "ዩ ኤስ ማስተርድ ኦሪጅናል" የሚል ስያሜ አለው። ጠርሙሶቹ በቡናማ ካርቶን ክፍሎች ውስጥ ሲሆኑ፣ የቆርቆሮ ማሸጊያዎች በጎን በኩል ይታያሉ። በጠርሙሱ ላይ የተለጠፈው የዋጋ መለያ ምን ያሳያል?

የኔትጊር ራውተር (በይነመረብ ማሰራጫ) ጠረጴዛ ላይ ተቀምጧል። ጥቁር መሳሪያው ሶስት አንቴናዎች እና በርካታ መብራቶች አሉት። ራውተሩ በኬብሎች ተገናኝቶ በመስኮት አጠገብ አለ። ራውተሩ በየትኛው የኢንተርኔት አገልግሎት ይሰራል?

አንድ ሰፋ ያለ የኤሌክትሮኒክስ ሱቅ በብዙ የሶኒ ብራቪያ ቴሌቪዥኖች፣ ስፒከሮችና ሌሎች መሣሪያዎች ተሞልቶል፣ ወለሉ የሚያንጸባርቅ ሲሆን አንድ ነጭ ወንበር በመሃል ላይ የተቀመጠው፣ ይህ የኤሌክትሮኒክስ መደብር የቤት ውስጥ መዝናኛ ቴክኖሎጂ ምን ያህል ተለዋዋጭነትን ያቀርባል?

የሚያምሩ በተለምዶ የ መስቀል ወፍ ተብለው የሚጠሩ አእዋፋት ሲሆኑ ቢጫ ቀለም ያላቸው ። በኢትዮጵያ በመስቀል አካባቢ የሚመጡ ወፍ ዘር ሲሆኑ። የሳይንስ መጠሪያቸው ምን ይባላል?

መንገዱን የሞሉ ብዙ ሰዎች በእግር ሲጓዙ አንዳንዶቹ ሰንደቅ ዓላማዎችንና ባነሮችን ይዘዋል። ደማቅ ቀለማት ያላቸው ልብሶች የለበሱት ተቃዋሚዎች የቡድኑን እንቅስቃሴ ያሳያሉ። የሰዎቹ ዓላማ ምንድን ነው? የተያዙት ባነሮች ምን መልዕክት ያስተላልፋሉ?

አንድ ጥቁር አጋዘን ምስልና የኢትዮጵያ ንግድ ስም የሚታይበት አርማ ነው። በአርማው ላይ የሚታየው አጋዘን ለ"ብሔራዊ የአልኮል እና መጠጥ ፋብሪካ" ምን ዓይነት ምሳሌያዊ ትርጉም ወይም መልእክት ሊያስተላልፍ ይችላል?

ሰማያዊ ሹራብ የለበሰ ሰውዬ መሬት ላይ ተኝቶ የድጋፍ እና የመተባበር ድርጊት በሚያሳይ መልኩ የእጁን መዳፍ ከሶስት ሌሎች ሰዎች እጆች ጋር አጣምሯል። ይሄ በእጆች መያያዝ በሰውዬው እና በሌሎቹ መካከል ያለውን የትኛውን ጠንካራ ስሜት አለው?

ይህ ምስል የፀሐይ መጥለቂያ ጊዜ የእሳተ ገሞራ መልክዓ ምድርን ያሳያል። ከጥቁር መሬት የሚወጣ ጭስና ትንሽ የቀለጠ የእሳተ ገሞራ ድንጋይ ይስተዋላል። በኢትዮጵያ ውስጥ ይህ የሚገኝበት ቦታ ዳናኪል ይባላል። ይህ ቦታ በኢትዮጵያ ውስጥ የቱሪስት መስህብ ምን ያህል ትልቅ ቦታ አለው?

ፀጉሯ ጠጕር የተሰራ ሲሆን፣ በግንባሯ ዙሪያ የሚሽከረከር ክብ ቅርጽ እንዲሁም ከጎን የሚንጠለጠል ባለ ብዙ ቀለም ዶቃዎች ያሉት አንድ ጠጕር አለ፡፡ ባለብዙ ቀለም ዶቃዎችን በፀጉር ላይ መጨመር ለህፃናት ፀጉር አበጣጠር ምን አይነት ውበት ይጨምራል?

ይህ የቅርብ ምስል በጥቁር ቆዳ እና በብርቱካናማ አይኖች የሚታየውን ወጣት ወንድ ፊት በትኩረት ያሳያል። ወንዱ በፊቱ ላይ የተንጠለጠለ ረጅም፣ ጥምዝምዝ እና ቡኒማ ጥቁር ፀጉር ያለው ሲሆን፣ የገለልተኛ ዳራ ላይ ትኩር ብሎ ይመለከታል።

ድንጋያማ በሆኑ ደረጃዎች በተከፋፈለ ተራራማ ሜዳ ላይ ብዙ ሰዎች ተሰብስበዋል። አብዛኞቹ ሰዎች ባህላዊ ነጭ ወይም ቀይ ልብስ ለብሰዋል። አንዳንድ ሰዎች ፈረስ ሲጋልቡ ይታያል።

የሰማያዊ አባይ ሆቴል የሚል ስያሜ ያለው ባለ ብዙ ፎቅ ዘመናዊ ሕንጻ በጎዳና ላይ ቆሟል። ሕንፃው ቀላል ቀለም ያላቸው ግድግዳዎች እና ሰማያዊ መስኮቶች አሉት። ይህ ሆቴል በኢትዮጵያ ውስጥ በየትኛው ከተማ ይገኛል?

የሰዎች ስብስብ በጠባብና አረንጓዴ በተሸፈነ ተራራማ መንገድ ላይ ወጥቷል። መንገዱ በድንጋይ ግድግዳና አጥር የተደገፈ ነው። ብዙ ሰው በዝግታ ወደ ላይ እየተንቀሳቀሰ ነው። ከኋላ በኩል ጭጋጋማ ኮረብታዎች አሉ። ይህ በረራ የሃይማኖታዊ ጉዞ አካል ይሆን?

ጠመዝማዛ ጣራ ያላቸው ጥቂት ባህላዊ ቤቶች በሰማያዊ ውሃ ፊት ለፊት ተሰልፈዋል። ቤቶቹ በለምለም አረንጓዴ ዛፎች ተከበው ውበታቸው ጎልቶ ይወጣል። በላይ ሰማያዊ ሰማይና ትንሽ ነጭ ደመናዎች ይንሳፈፋሉ። ስፍራው ለእረፍት ምቹ ነው?

ጥቁርና ነጭ ምስል ወታደሮች ጠመንጃ ይዘው በከተማ መንገድ ሲዘምቱ ያሳያል። ሕዝቡ የሰልፉን ዳር ተሰብስቦ ይመለከታል። ህንጻዎችና የቆርቆሮ ጣሪያዎች ይታያሉ። ይህ ትዕይንት ወታደራዊ ኃይልን ያንፀባርቃል?

ሁለት ቢጫ ወፎች በቅጠላማ ቅርንጫፎች ላይ ከተሰራ ጎጆ አጠገብ አሉ። አንዱ ወፍ ጎጆው ውስጥ ሲሆን ሌላኛው ወፍ በክንፉ እየበረረ ይመግባል። ወፎቹ አረንጓዴ ቅጠሎች ባሉበት አካባቢ ይገኛሉ። እነዚህ ወፎች ጎጆ ለመሥራት የትኛውን ቁሳቁስ ይጠቀማሉ?

ተማሪዎች በሳር ክምር ውስጥ የእሽቅድምድም ጨዋታ ሲያደርጉ ብዙ ልጆች በአረንጓዴ እና ቢጫ የትምህርት ቤት ልብስ ለብሰው እየተመለከቱ ነው። ቦታው ሰፊና ለጨዋታ የተዘጋጀ ሜዳ ይመስላል። በዓሉ ከየትኛው የትምህርት ቤት ፕሮግራም ጋር የተያያዘ ሊሆን እንደሚችል ይገምታሉ?

ትልቅ ክብ የሆነች ቡናማ ቀለም ያላት ልዩ የሆነች ቂጣ በብዛት ወደ ትናንሽ ክፍሎች ተቆርጣለች። የቂጣዋ ገጽታ ከቂጣ አሠራር ጋር የሚመሳሰል ሲሆን፣ ሁለት ቁርጥራጮች ተነስተዋል።

ብዙ መጻሕፍት የተደረደሩበት ትልቅ ቤተ መጻሕፍት ያሳያል። ቤተ መጻሕፍት ለትምህርት፣ ለምርምርና ለኅብረተሰብ ዕውቀት ማስፋት ምን ያህል ወሳኝ ሚና ይጫወታሉ ?

አንድ ወጣት ወንድ በባህላዊ የጎጆ ቤት ደጃፍ ላይ ተቀምጧል። ከጎጆው በስተቀኝ በኩል ቆሞ ሌላ ወጣት ወንድ ደግሞ አለ። ሁለቱም የጎሳ ጌጣጌጥ እና ባህላዊ ልብስ ለብሰዋል። በዚህ አካባቢ ምን አይነት የጎሳ ቡድኖች ይኖራሉ?

ባለሶስት ክብ ሜዳሊያ ያለው የአንገት ሐብል በጠቆረ የጨርቅ ገመድ ላይ ተንጠልጥሏል። መሀል እና ቀኝ ያሉት ሁለት ሜዳሊያዎች የሴት ምስል ያላቸው ሲሆን፣ ግራ በኩል ባለው ሜዳሊያ ደግሞ ትንሽ ብርቱካንማ-ብር ቁልፍ በሰማያዊ ክር ተንጠልጥሏል።

ከሰማያዊው ዳራ ጎልቶ የሚታይ፣ ረጅም አንገት ያለው የግርዛት ሰዓሊ ጥበብ ሥዕል ቀርቧል። ሥዕሉ የሰውነት ክፍልን ወደ አንገት ሲያስገባ ጥርሶች ጎልተው አሉ። ከታች "ትዕግስ አንበሳና አቶ ግዛው በአንበሳ" የሚል ጽሑፍ አለ። ምን ዓይነት ስሜትን ይወክላል?

ሴትየዋ ጥቁር ቡናማ ማሰሪያዎችና ነጭ የጥፍር ቀለም ያለው ጫማ ለብሳለች። በቀኝ እግሯ ላይ ባለ ቀለም ዶቃዎች ያሉት የእግር አንባር ይታሰራል። አንድ እጅ ተመሳሳይ ጫማ በትሪ ላይ ይዛለች።

ጎዳና ላይ ባለ ጎማ ወንበር ላይ ተቀምጦ የሚንቀሳቀስ ሰው የእግር ክፍል በቅርበት ቀርቧል። ሰውየው በሁለት ትልልቅ ጎማዎች የሚንቀሳቀስ ወንበር ላይ ተቀምጧል። ከኋላ ሌላ ወንበር ክፍል ይታያል። በኢትዮጵያ የአካል ጉዳተኞች የመንቀሳቀስ ነፃነት ለማጎልበት ምን መሠረተ ልማቶች ያስፈልጋሉ?

አንድ የባህል ልብስና የኢትዮጵያ ባንዲራ ቀለማት ያለው ሻርፕ የለበሰ ወንድ፣ መስንቆ የሚመስል የሙዚቃ መሣሪያ እየተጫወተ ነው። ስድስት ሴቶች ደግሞ በባህላዊ የሐበሻ ልብስ እና በጥቁር ካባ ለብሰው ከኋላው ተቀምጠዋል። እነዚህ ሙዚቀኞች የትኛውን የኢትዮጵያ ክልል ባህል ይወክላሉ?

ቀይ መስቀል ምልክት ያለባቸው ልብሶች የለበሱ ሰዎች ከትልቅ መኪና ላይ ቱቦዎችንና ሌሎች ቁሳቁሶችን ሲያወርዱ ያሳያል። ቡድኑ እርዳታ ወይም የልማት ስራ እየሰራ ነው። ቱቦዎቹ የውሃ ፕሮጀክት አካል ናቸው?

እጅግ ያማረ የሠርግ አዳራሽ ማስጌጫ ቀርቧል። አዳራሹ በነጭና ክሬም ቀለም ባላቸው አበባዎች ተውቧል። የመስታወት ወለል መሃል ላይ የተዘረጋ ሲሆን፣ በላዩ ላይ የመብራትና የሻማ ነጸብራቅ ይታያል። ጣሪያው በብርሃንና በሚያማምሩ መጋረጃዎች ያጌጠ ነው።

የሽማግሌ ሰው ምስል ያለበትን መጽሐፍ ሽፋን ያሳያል። ሰውዬው ነጭ ጺም እና ፀጉር ያላቸው ሲሆን፣ በሰማያዊ ልብስና ነጭ ሸሚዝ ለብሰዋል፤ ከሥሩም የአማርኛ ርዕስ "ክቡር ዳኛ" የሚል አይነበብም?

ሰማያዊ የድሮ መኪና ጣሪያው ላይ ታስረው የተጫኑ ትልልቅ ሰማያዊ በርሜሎችን ያሳያል። መኪናው በከተማ መንገድ ላይ ተጭኖ እየሄደ ነው። መጫኑ ደህንነቱን አደጋ ላይ ይጥላል?

ትልልቅ፣ ጥቁር አረንጓዴ ቅጠሎች ባሉባቸው ተክሎች መካከል መሃል ላይ ቀላ ያለ ሐምራዊ አበባ አለ። አበባው የፈንጋይ ቅርጽ ሲኖረው፣ መሃሉ ጥቁር ሐምራዊ ነው። ይህ አበባ የትኛው ዝርያ ነው? ይህ ተክል መቼ ያብባል?

ባለሶስት እርከን ነጭ እና ሰማያዊ የልብስ ማድረቂያ ሲሆን፣ ፎጣዎች እና የተንጠለጠሉ ሸሚዞች ያሉበት ያሳያል። የብረት ማድረቂያው ጎማዎች ያሉት ሲሆን የልብስ መስቀያ መንጠቆችም አሉት?

ምሽት ላይ አራት ፎቅ ያላቸው ሕንፃዎች ዙሪያውን በብርሃን ያጌጠ ክብ መንገድና ኩሬ በደመቀ ሁኔታ አሉ። የዚህ ዓይነት ውበት ያለው ከተማ ለሕዝብና ለአካባቢው ምን ዓይነት ጥቅም ያስገኛል?

አስደንጋጭ የሆነ ጥቁር የሽፋን ምስል ላይ መጽሐፍ እየነደደ ይታያል። በእሳት የተቃጠለው መጽሐፍ ላይ “ማስታወሻ” የሚል ቀይ ጽሑፍ አለ። ከታች ደግሞ የሦስት የፖለቲካ ድርጅቶች አርማዎች አሉ። ይህን የመሰለ የመጽሐፍ ማቃጠል ድርጊት ምን አይነት የፖለቲካ መልዕክት ያስተላልፋል?

የኢትዮጵያ ልጆች በበዓል አከባበር ላይ ያሳያል። ልጆቹ ነጭ ባህላዊ ልብሶችና ቢጫ ሻሽ አድርገዋል። በደስታ የሚጫወቱና የሚሳቁ ይመስላሉ። ልጆቹ ለትምህርት ቤት በዓል ተሰብስበዋል?

ባለቀለም ምስል በጎንደር የሚካሄደውን የጥምቀት በዓል ሰልፍ ያሳያል፤ ሰዎች የባህል ነጭ ልብሶችን ለብሰው ከትልልቅ ከበሮዎች ጋር ታቦቱን ይዘው የመንፈሳዊ በዓልን ድባብ አያሳዩም?

ረዥም ጥቁር ፀጉር ያላት ወጣት ሴት፣ ነጭና ወርቃማ ጥልፍ ያለው የባህል ልብስ ለብሳለች። በአንገቷ ወርቃማ ጌጣጌጥ ያደረገች ሲሆን፣ በአግዳሚ ወንበር ላይ ተቀምጣ ወደ ፊት ትመለከታለች። ይህ የባህል ልብስ የየትኛው ክልል ውክልና ነው?

ማሳያ በሆነ ነጭ ዳራ እስክርቢቶ አለ። እስክርቢቶው በሰያፍ አቅጣጫ ተኝቷል፣ የብረት ጫፉና ወርቃማው ቀለም አዝሏል፣ ሰማያዊው ክዳን ከእስክርቢቶው ተነቅሎ ከቀኝ በኩል ተቀምጧል፤ ይህ እስክርቢቶ በተለየ ሁኔታ ምን ያህል ጊዜ ለጽሕፈት ስራ ያገለግላል?

የቆመ ቦታ ያለው፣ ቡኒና ጥቁር ነጠብጣብ ያለው ጅብ በእግሩ እየሮጠ ነው። ጅቡ ደረቅና ቡኒ ሳር ባለው ኮረብታ ላይ ይሮጣል፤ አካባቢው በደረቁ ዛፎችና ቁጥቋጦዎች የተሞላ ነው። በሩቅ የሚታየው መሬትም በብዛት ቡኒ ነው።

የተለያዩ አትክልቶችና ፍራፍሬዎች ለሽያጭ ተደራርበዋል። ሽንኩርቶች፣ ነጭ ሽንኩርቶች፣ ድንች፣ ካሮትና የሎሚ ፍሬዎች ጎን ለጎን ተቀምጠዋል። ። በፖስታ የታሸጉ የደረቁ እቃዎችም በአትክልቶቹ መሀል ይገኛሉ። እነዚህ ምርቶች ከአንድ የገበሬ ማህበር የመጡ ናቸውን?

ረጅም ክብ የውኃ ማጣሪያ ገንዳዎች ያሉት ትልቅ የውኃ ማከሚያ ተቋም ነው። እነዚህ ሰፋፊ መዋቅሮች ከቧንቧዎች ጋር የተያያዙ ሲሆን ከኋላም የከተማ እና ተራራማ ገጽታ ይገኛል። አከባቢው በአብዛኛው የተስተካከለ መሬት ነው። ለጤና ምን ያህል ወሳኝ ሚና ይጫወታሉ?

በዙሪያው ጥቁር ድንጋያማ መሬት ሲሆን፤ ይህ ደግሞ ንቁ የሆነ የእሳተ ገሞራ ክስተት ነው። በኢትዮጵያ ታላቁ ስምጥ ሸለቆ ውስጥ የዚህ ዓይነቱ ንቁ የእሳተ ገሞራ እንቅስቃሴ መኖር የጂኦተርማል ኃይል ምንጭ የመሆን አቅሙ ምን ያህል ነው?

በአረንጓዴና ብርቱካናማ ዳራ ላይ ትልቅ የበርገርና ጥብስ፣ እንዲሁም በእንጀራ ላይ የቀረበ የተለያየ የኢትዮጵያ ምግብ ይታያል። የምግብ አቅርቦት አገልግሎት ማስታወቂያ ጎልቶ ይታያል። ይህ አገልግሎት የአዲስ አበባ ከተማን የምግብ አቅርቦት እንዴት ለወጠው?

ጥቁር ሰሌዳ ላይ "የኢትዮጵያ የእግዚአብሔር ቤተ ክርስቲያን" የሚል የአማርኛና የእንግሊዝኛ ጽሑፍ በነጭ ሆሄያት ይታያል። ከስር አርማው ከቀይ መስቀል ጋር ያለውን የምስሉ አካል ይዟል። ጽሑፎቹ የቤተክርስቲያኑን ስልክ ቁጥርና ኢሜይል አድራሻ ያመለክታሉ።

ጎማዎቹ በብረት ሰንሰለት የተገጠሙ ሲሆን፣ ጠንካራ የጎማ መርገጫ አላቸው። እነዚህ መዋቅሮች የከባድ ማሽነሪ አካል ናቸው። እንዲህ ያሉ ትራክ ጎማዎች ለየትኛው ዓላማ ያገለግላሉ?

ትኩስ ቡኒ ቀለም ያለው የንግድ ተሽከርካሪ (ቫን) በኬክና ዳቦ ሥዕሎች ያጌጠ ነው። ተሽከርካሪው “Amir**o** Cafe & Restaurant” የሚል የአማርኛና የእንግሊዝኛ ጽሑፍ አለው። ተሽከርካሪው በየትኛው መንገድ እየተጓዘ ነው?

እያንዳንዱ ሰው በእጁ ረጅም የእንጨት ዘንግ ይዞ ሲሆን፣ በስተጀርባ ዛፎች እና ግልጽ ሰማይ ይገኛሉ፤ አልባሳቱ ባህላዊና ስፖርታዊ ልብሶችን አጣምሮ ይዟል። የትኛውን የኢትዮጵያ ባህላዊ ሥነ-ሥርዓት ወይም ክብረ በዓል ለማሳየት ሊሆን ይችላል?

በምስሎቹ ውስጥ የተለያዩ ነገሮች ቀርበዋል። የኤሌክትሪክ አስዳፕተሮች፣ ባህላዊ ልብስ የለበሰች ወጣት፣ የአፍሪካ ህብረት ባንዲራ፣ የመኪና ኪራይ ማስታወቂያ፣ የየግና አውቶቡሶች እና የደጓሚት ሰልፍ አሉ። እነዚህ ምስሎች ምን የተለመደ ጭብጥ አላቸው?

በሽመና የተሠሩት መሶቦች ደማቅ ቢጫ፣ አረንጓዴ፣ ቀይና ሰማያዊ ቀለም ያላቸው ሲሆን፣ አንዳንዶቹ ደግሞ መሬት ላይ ተደርድረዋል። እነዚህ የእጅ ሥራዎች በዋናነት ለምግብነት ይውላሉ ወይስ ለጌጣጌጥ?

ብዙ አይነት አማራጭ ያላቸው የአንፖል አይነቶች በአይነታቸው ተደርድረዋል። በአይነት እና ቅርጻቸው የተለያዩ ሲሆኑ የተለያየ ቀለምም ይዘዋል። አንፖሎቹ በኮርኔስ ላይ የሚሰቀሉ እና የተወሰኑት ደግሞ በአልጋ እና ጠረጴዛ ላይ የሚደረጉ ናቸው።